አራት የተለያዩ ቀለማት ያላቸው ሰነድ ማስቀመጫ ቦርሳዎች ውስጣቸው ባለ ብዙ ክፍል ሲሆኑ ለማደራጀት የሚያገለግሉ መለያዎች አሏቸው። እነዚህ ቦርሳዎች ለቢሮ ወይም ለትምህርት ቤት አገልግሎት ይውላሉ። ይህ አቃፊ ለምን ያህል መጠን ያለው ወረቀት የተዘጋጀ ነው?

ለመዝናኛ ወይም ለሠርግ የተዘጋጀ ድንኳን ውስጥ ረዣዥም ነጭ ጠረጴዛዎችና ወርቃማ ወንበሮች ይታያሉ። የመሀል መንገዱ በአረንጓዴ ምንጣፍ የተነጠፈ ሲሆን፣ የኋላ ግድግዳው በነጭና ሀምራዊ አበቦች ያጌጠ ነው። ከላይ የአበባ ጉንጉንና መብራት ተሰቅሏል።

ግዙፍ ከገደል ላይ ወደ ታች የሚወርድ የውሃ ፏፏቴ ነው። በዙሪያው ጥቁር ድንጋያማ ተራሮች አሉ። የውሃው ኃይለኛ ፍሰት ከታች ጭጋግና ነጭ ጭስ ይመስላል። ዙሪያውን አረንጓዴ ሳር ይሸፍነዋል።

ፖሊሶች መንገድ ላይ የትራፊክ ፍጥነት ይቆጣጠራሉ። አንድ ወንድ ፖሊስ ባሎቴሪ መሳሪያ ይዞ ፈገግታ አለው። ሴት ፖሊስ በቅርብ ቆማለች። ሌላ ወንድ ፖሊስ ደግሞ ብርቱካናማ ቬስት ለብሷል። ሁሉም ወንዶች ዩኒፎርም ለብሰው ነጭ ኮፍያ አድርገዋል።

በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ የሚገኝ የአንዱ ቅዱስ ስዕል አድህኖ ነው ። ስዕሉም የአቡነ ገብረ መንፈስ ቅዱስ ነው ። ከእግሩ ስር አንበሶች አብረው ተስለዋል ። ከጎን ቀይ መጋረጃ ተጋርዷል ።

ከላይ በሰማያዊ ቀለም "አለምለሽ ሆቴል ሃዳስ" ከታች ደግሞ “ሀዳስ ኢንተ ሆቴል” የሚል የቀይ ቀለም ጽሑፍ ያለበት ባለአምስት ፎቅ ህንጻ ደማቅ ብርሃን ያንጸባርቃል። የቢጫ ቀለም ግድግዳዎች ያሉት ሲሆን ከፊት ለፊቱ መኪኖችና ጥቂት ሰዎች አሉ።

ይህ ማስታወቂያ የታይኳንዶ ስልጠና የሚሰጥ ማዕከል ነው። አትሌቶች ነጭ ዩኒፎርም ለብሰው የተለያዩ የውጊያ እንቅስቃሴዎችን ያደርጋሉ። ማስታወቂያው ለክፍሎች መጀመር ቀንና ሰዓት ያሳውቃል። ከታች የዓለም አቀፍ ታይኳንዶ ፌዴሬሽን አርማ እና የተለያዩ ዋንጫዎች አሉ።

ቀላል ሰማያዊና ነጭ የጎንደር ዩኒቨርሲቲ አርማ ነው። በማዕከሉ የፋሲል ግቢን የሚመስል ግንብ እና ጥቅል ወረቀት ላይ ማርሽ አለው። በግንቡ ጀርባ ላይ አረንጓዴ ተራሮችና ሰማያዊ ሰማይ ይታያል። በክበቡ አናት ላይ 'ጎንደር ዩኒቨርሲቲ' በአማርኛ ተጽፏል።

በነጭ ጥምጣም እና በቀይ-ነጭ-ቀይ ብርድ ልብስ የተሸፈኑ አምስት ወንዶች ፎቶግራፍ ላይ ይታያሉ። ወንዶቹ ነጭ ባህላዊ ልብስ ለብሰዋል፤ አንድ ፈረስ ታጥቆና በጠመንጃ ተጭኖ በመካከላቸው ቆሟል። ምስሉ ያረጀ መልክ አለው።

በቆርቆሮ ጣሪያ የተሸፈነ፣ ከጭቃና ከእንጨት የተሠራ ባህላዊ የገጠር ቤት ነው። እንጨት የተጋረደበት የፊት ለፊት አጥርና ትንሽ የአበባ ቦታ አለ። አንድ ሰው ክፍት በሆነው የፊት በር ላይ ቆሟል። ይህች ቤት የገጠርን ቀላልና ተፈጥሮአዊ የኑሮ ዘይቤ ናት።

የሚታዩት ዘመናዊ አውቶቡሶች በከተሞች የሕዝብ ትራንስፖርት አገልግሎት ለመስጠት ዝግጁ ናቸው። እነዚህን የመሳሰሉ አውቶቡሶች ለከተሞች የትራንስፖርት ዘርፍ ምን ያህል አስተዋጽኦ ያደርጋሉ?

ሁለት ግልፅ የሆኑ ልጆች የፕላስቲክ ጫማዎች በእብነበረድ መሰል ወለል ላይ ይገኛሉ። እያንዳንዱ ጫማ በቀለማት ያሸበረቁ የቢራቢሮ ማስጌጫዎችና ነጭ ከሰማያዊ ህትመቶች የተሰሩ የጫማ ሽፋን አለው።

በአየር ላይ የተነሳ ፎቶ ላይ በመሬት ውስጥ የተሰራ መስቀል ቅርጽ ያለው ቤተ ክርስቲያን አለ። ቤተ ክርስቲያኑ ዙሪያ በዛፎች ተከቧል። ቤተ ክርስቲያኑ በሸለቆ መካከል ተቀብሮ የተቀረፀ ነው። አካባቢው ብዙ የሚንቀሳቀሱ ሰዎችና ጥላዎች አሉ።

በጥሩ የአየር ሁኔታ ባለበት ገጠር ውስጥ አንዲት ሴት ባህላዊ ነጭ ልብስ ለብሳ ስትቆም፣ አንድ ግመል ከጎኗ ሆኖ ሲታይ፣ ይህ ምስል የአካባቢውን የባህልና የኑሮ ዘይቤ እንዴት ያንፀባርቃል?

በጥቁር ዳራ ላይ የዲኤንኤ ወይም አርኤንኤ ባለ ሁለት ፈትል ጠመዝማዛ መዋቅር ይታያል። የጠመዝማዛው ሰማያዊ አከርካሪ አራት የተለያዩ የናይትሮጂን ባሴስን ይይዛል፤ አዴኒን (አረንጓዴ)፣ ዩራሲል (ብርቱካናማ)፣ ሳይቶሲን (ቢጫ) እና ጓኒን (ግራጫ) ናቸው።

በኮምፒውተር ክፍል ውስጥ መምህር ከሴት ተማሪዎች ጋር ያሳያል። ተማሪዎቹ በሮዝ እና ጥቁር የደንብ ልብስ ለብሰዋል። መምህሯ በአቅራቢያ ቆመው እገዛ ያደርጋሉ። የቴክኖሎጂ ትምህርት በገጠር አካባቢ ተደራሽ ነው?

አዲስ የተቀረጸው የፈረሰኛ ሀውልት በሰማያዊ ሰማይ ስር አለ። ሀውልቱ በከፍተኛ ካሬ መሠረት ላይ የቆመ ሲሆን፣ በዙሪያው በደንብ የተከረከሙ አረንጓዴ ቁጥቋጦዎች አሉ። በስተጀርባ ረጅም የዘንባባ ዛፍና የተገነቡ ህንጻዎች አሉ። ሀውልቱ የተሠራው ከምንድነው?

በትልቁ አልጋ ላይ የተንጠለጠለ ሐምራዊ ቀለም ያለው የአልጋ አጎበር ክፍል ውስጥ ይገኛል። አጎበሩ በዳንቴል የተዋበ ሲሆን፣ አልጋ ልብሱ ደግሞ በአበባ ዲዛይን ያጌጠ ይመስላል። አጎበርን መጠቀም ትንኝን ከመከላከል ውጪ ሌላ ምን ጠቀሜታ ሊሰጥ ይችላል?

አረንጓዴ ቅጠሎችና ቀይ ሐምራዊ ቀለም ያላቸው ረዣዥም ግንድ ያለው የሸንኮራ አገዳ ተክል በመስኩ መካከል አለ። ተክሉ ለምለም በሆኑ ቁጥቋጦዎች እና ዛፎች ተከቧል። በበስተጀርባ ሰማያዊ ሰማይ ጎልቶ አለ። ይህ ተክል በኢትዮጵያ ለምን ዋና ምርት ያገለግላል?

ቆንጆ ፈገግታ ያላት ወጣት ሴት በቴሌብር እና በኢትዮ ቴሌኮም ማስታወቂያ ውስጥ በደስታ በስልክ ታወራለች። ሴትየዋ ሞባይል በመጠቀም የተመቻቸ አገልግሎት እንደምታገኝ ትገልጻለች። ይህ የሞባይል ገንዘብ አገልግሎት በገጠሩ አካባቢ ምን ያህል ተደራሽ ሊሆን ይችላል?

ሸቀጣሸቀጥ መደብር ውስጥ በፕላስቲክ ጀሪካኖች የታሸገ ሩዝ በመደርደሪያዎች ላይ ተቀምጧል። ዋናው ብራንድ "ዳና" የሚል ስያሜ አለው። ከላይ የአንቾር ወተት ፓውደር እሽጎች አሉ። ይህ ሩዝ ከየት ሀገር የመጣ ነው?

በርካታ ነጭ እና ሰማያዊ ትራክተሮች ከብቶችን የሚጭኑ አረንጓዴ ተጎታቾች ይዘው በመንገድ ላይ የክብደት መለኪያ ጣቢያ ላይ ቆመዋል። በትልቁ ነጭ መኪና ፊት ለፊት ባለው ትንሽ ቤት ጎን የክብደት መመዘኛ ተተክሏል። አሽከርካሪዎችም ከፊት ለፊቱ ቆመዋል።

በቅርቡ የተነጠፈ ጥቁር የአስፋልት መንገድ በሰፊ ቀይ አፈር መካከል ይዘረጋል። መንገዱ በኮንክሪት የፍሳሽ ማስወገጃዎች ታጥሯል። ከጎን በኩል የከባድ የሥራ መኪናዎች፣ የጭነት መኪናዎችና ሠራተኞች መንገድ ሲሠሩ ይገኛሉ።

ጥቁር ምስል የሰው ልጅ የዝግመተ ለውጥ ሂደት በነጭ ዳራ ላይ ያሳያል። ከእንስሳ አኳኋን አንስቶ ሰው ቀጥ ብሎ እስከተራመደበት ደረጃ ድረስ ያሉትን ቅደም ተከተሎች ተመስለዋል። በሰው ልጅ የዝግመተ ለውጥ ውስጥ ያለው ቦታ ከየትኛው የእድገት ምዕራፍ ጋር ይዛመዳል?

በቀይ፣ ቢጫ እና አረንጓዴ የባንዲራ ቀለም ባለው ፍሬም ውስጥ አንድ ነጭ ፂም ያለው ቅዱስ ሰው ቀይ እና ሰማያዊ ልብስ ለብሷል። ግራ እጁ ከወርቅ የተሰራ የዕጣን ማስቀመጫ ሲይዝ ቀኙ ደግሞ መስቀል ይዟል።

ከአረንጓዴ ኮረብታዎች ጀርባ አንድ ትልቅ፣ ረጅም የድንጋይ አምድ ተራራ ይታያል። ኮረብታው በተፈጥሮ እፅዋት የተሸፈነ ሲሆን ከታች እርሻ እና ትናንሽ ዛፎች ይታያሉ። ሰማዩ ደመናማ ሲሆን በምስሉ አናት ላይ ወፎችም በበረራ ላይ ናቸው።

ከፍ ያለ ቦታ ላይ የተነሳ የሚያንዣብብ የመንገድ ጥምዝምዞች እና ኮረብታዎች አስደናቂ እይታ። መንገዱ ከታች ወደ ላይ የሚጎል ሲሆን ዙሪያውን በብዙ ዛፎች ተሸፍኗል። በሩቅ ሰማያዊ ተራሮች አሉ። ሰማዩ በደመና የተሸፈነ ነው።

ሁለት የተለያዩ የስፖርት ማልያዎች በአንድነት ቀርበዋል። በግራ በኩል ያለው ማልያ ነጭ ሲሆን፣ ቀይ መስመሮችና ቀይ እጅጌዎች አሉት። በስተቀኝ በኩል ያለው ማልያ ግራጫማ እና ነጭ ቀለማት ሲኖሩት፣ በልብሱ ላይ የተለያዩ ንድፎች አሉት።

የጎን እይታ ምስል ሮዝ መሠረት ያለው ዘመናዊ የኤሌክትሪክ ተሽከርካሪ ወንበርን ያሳያል፤ ተሽከርካሪ ወንበሩ ጥቁር ወንበር፣ ጆይስቲክ መቆጣጠሪያ እና ጠንካራ ጎማዎች ያሉት ሲሆን የአካል ጉዳተኞችን እንቅስቃሴ አያመቻችም?

ጥቁር እና ነጭ ቀለም ያላቸው ብዙ ላሞች በአንድ መስመር ተሰልፈው ምግብ እየበሉ ነው። ላሞቹ ከፊታቸው ያለውን ገለባ የመሰለ ቡናማ ምግብ ጎንበስ ብለው ይዘዋል። ግራጫማ ወለል አለ። የከብት እርባታ የሚገኘው የት ነው?

ጠረጴዛው በጎን በኩል ሶስት መሳቢያዎች አሉት፣ ወንበሩ ደግሞ ከኋላ በኩል ጥቁር መረብ ያለው ሲሆን አዲስነቱን የሚያሳይ ፕላስቲክ ተጠቅልሎበታል። ይህ የቢሮ ዕቃ ስብስብ ለመጀመሪያ ጊዜ የተዘጋጀው ለየትኛው ዓይነት ክፍል ነው?

ረዥም የጭነት ባቡር በእቃ ማጓጓዣ መኪና ተጎትቶ በክፍት ስፍራ ላይ ይገኛል። ሰፊ የአስፋልት መንገድና የባቡር ሀዲድ የሚታይ ሲሆን፣ በርካታ የመብራት ምሰሶዎች ቆመዋል። ሰማዩ ጥርት ያለና ሰማያዊ ነው። የዚህ ወሳኝ የትራንስፖርት መስመር የመጨረሻ መድረሻ የት ነው?

አንድ ነጭ "ሱፕራ" ማይክሮዌቭ ምድጃ በእንጨት መደርደሪያ ውስጥ ተቀምጧል። ምድጃው የተከፈተ በር እና የሚሽከረከር መስታወት አለው። በምድጃው ላይ ሁለት የመቆጣጠሪያ ቁልፎች ይታያሉ። ከመደርደሪያው በታች ሶስት ግልጽ የውሃ ጠርሙሶች አሉ።

ነጭ የጀርባ ላይ ጥቁር ፍሬም ያለው የግድግዳ ሰዓት ያሳያል። የሰዓት ቁጥሮቹ እና እጆቹ ደብዛዛ አረንጓዴ ቀለም ያላቸው ሲሆን፣ አጭሩ እጅ በ10 እና 11 መካከል ያለውን ሲያሳይ ረዥሙ በ2 ላይ ነው።

ጠባብ በሆነ መንገድ በኩል አንድ ሰው ከሰማያዊ ግድግዳ አጠገብ ወደ ፊት እየተራመደ ነው። በግድግዳው ላይ ጢም ያለው ሰው ምስል ተሰቅሏል፤ ከጎኑም የእንጨት በር ይታያል። የግንቦቹ ቀለም ደብዛዛ ነው። ይህ ምስል የሚያሳየው ሥዕል የማን ታዋቂ ሰው ሊሆን ይችላል?

አንድ ኢትዮጵያዊ ገበሬ በአረንጓዴው የእርሻ ቦታ መሃል ተንበርክኮ የካሮት ምርት ይዞ ቀርቧል። ሰውየው የካሮቱን አረንጓዴ ቅጠሎችና ብርቱካናማ ፍሬዎች በእጆቹ ይዟል። እርሻው በጥሩሁኔታ ላይ መሆኑ ይታያል። እንደ ካሮት ያሉ ሥር አትክልቶች ለመትከልና ለማሳደግ ተስማሚ የአየር ንብረት በኢትዮጵያ የትኛው ነው?

ሴትዮዋ በባህላዊ የሀገር ልብስ ተሸልማ፣ ከሁለት ሰዎች መሃል ቆማ መሃላ እየፈፀመች ነው። ቀኝ እጆቿን ወደ ላይ ከፍ አድርገዋል፤ ከፊታቸው ደግሞ ብዙ የተለያየ ቀለም ያላቸው ባንዲራዎች ተደርድረዋል። አንድ ሰው በንግግር መድረክ ላይ ቆሞ መሃላውን እያነበበ ነው።

ደማቅ ቀይ እንጆሪዎች በጤናማ አረንጓዴ ቅጠሎች መካከል አርፈዋል፤ ላያቸው በዘሮች ተሞልቷል። ከመሬት ጋር ተጠግተው የተቀመጡት የበሰሉና ለመቆረጥ የተዘጋጁ ናቸው። በአትክልት ስፍራ ውስጥ ደማቅ ቀለማቸውንና ተፈጥሯዊ ትኩስነታቸውን ያሳያሉ።

ከግራ ወደ ቀኝ በተደራጀ መልኩ የተሰለፉ ዘጠኝ የተለያዩ የፈሳሽ ኖራ ማርከሮች አሉ። እያንዳንዱ ማርከር ጥቁር አካል እና የተለያየ ቀለም ያለው የካፕ ጫፍ አለው። ቀለሞቹ ነጭ፣ አረንጓዴ፣ ሐምራዊ፣ ቀይ፣ ሰማያዊ እና ቢጫ ይገኙበታል።

በርካታ ዓይነት አትክልቶችና ፍራፍሬዎች በተደራረበ ሁኔታ ለሽያጭ ቀርበዋል። ቀይ ቲማቲሞች፣ አረንጓዴ ቃሪያዎች፣ ቀይ ሽንኩርት፣ ካሮቶች እና ድንች በብዛት ይታያሉ። እነዚህ ለጤና ተስማሚ የሆኑ ምግቦች ናቸው። የተለያዩ አትክልቶችን መመገብ ለሰው ልጅ ጤና የሚሰጠው ጥቅም ምንድን ነው?

ረጃጅም ጠጉር ያላት ሴት ከጉልበት በታች የሚደርስ ግራጫ የሐበሻ ቀሚስ ለብሳ ቆማለች። ቀሚሱ ጥቁርና ቢጫ የሽመና ንድፍ ያለው ድንበር አለው። ከበስተጀርባ በሰማያዊና ነጭ ቀለም የተቀባ ግድግዳ እና ነጭ ያረጀ የሚመስል የእንጨት ጠረጴዛ ይታያል።

በረዥም አረንጓዴ ቅጠሎችና ቅርንጫፎች ባሉበት ጥቅጥቅ ያለ ቁጥቋጦ መካከል፣ ጥቂት ረዣዥም ነጭ አበባዎች ወደ ላይ ከፍ ብለው ይታያሉ። የእጽዋቱ ቅጠሎች ጥቁር አረንጓዴ ሲሆኑ፣ ከታች ያሉት ደግሞ በቢጫ መልክ መድረቅ ጀምረዋል።

የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፊት ለፊት የሚታይ ሃይማኖታዊ ሥነ ሥርዓትን ነው። ሕንፃው ዘመናዊ ቅርፅ እና ትልቅ ነው፤ በላይኛው ክፍል ደግሞ መስቀል ተተክሏል። ብዙ ምዕመናን፣ በተለይም ነጭ እና ብርቱካናማ ባህላዊ ልብሶችን ለብሰው፣ በአካባቢው ተሰብስበዋል።

በርካታ ነጭ ልብስ የለበሱ ሰዎች በክብረ በዓል ላይ ከድንጋይ ቤተ ክርስቲያን አጠገብ ተሰብስበዋል። ቀሳውስቱ በጥቁር ልብሶች ተሰልፈው ከድንጋዩ በላይ ያለውን አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ይመለከታሉ። በአካባቢው ብዙ ተመልካቾች አሉ።

ባህሊየ የኢትዮጵያ ምግብ የሚል ስያሜ ያለው ሬስቶራንት በአንድ የገበያ አዳራሽ ውስጥ ይገኛል። ሰራተኞቹ ከመስተካከያ ቆጣሪ ጀርባ ይታያሉ። ከላይ የምግብ ዝርዝር እና የምግብ ምስሎች በግልጽ ተሰቅለዋል። ይህ "ባህሊየ" የተሰኘው ሬስቶራንት በየትኛው ሀገር ወይም ከተማ ሊገኝ ይችላል?

በከተማ የእግረኛ መንገድ ላይ አንዲት ሴት በብረት አጥር አጠገብ የተኛን ልጅ በስልክዋ ፎቶ እየተነሳች ነው። ልጅየው ኮፍያ አድርጎ መሬት ላይ በትንሽ ቦርሳው አጠገብ ተኝቷል። ይህ የጎዳና ላይ ሕይወትንና የዘመናዊ ቴክኖሎጂን ትስስር የሚያሳይ ትዕይንት ነው።

የኢየሱስ ክርስቶስ ሃይማኖታዊ ሥዕል ይታያል:: ክርስቶስ እሾህ ዘውድ ደፍቶ፣ ሰማያዊና ቀይ ልብስ ለብሶ በትር ይዟል:: ከጀርባውም ጦር፣ ገመድ፣ መስቀልና ሌሎች ነገሮች ይታያሉ ::

ጭማቂው ከታች ወደ ላይ በቅደም ተከተል ብርቱካንማ፣ ቀይ፣ አረንጓዴ እና ቢጫ ቀለሞች አሉት፤ ብርጭቆው ከቤት ውጭ ባለው ጠረጴዛ ላይ ተቀምጧል። በዚህ ባለአራት ንብርብር ጭማቂ ውስጥ ያሉት ምን አይነት ፍራፍሬዎችን ወይም አትክልቶችን ሊያመለክቱ ይችላሉ?

በማዕከሉ ውስጥ፣ በዛፎች ተከቦ አረንጓዴ፣ ቀይና ቢጫ ጣሪያ ያለው የሃይማኖት ሕንፃ የሚታይ ሲሆን ከኋላው ደግሞ ሰማያዊ ጣሪያ ያላቸው ጥቂት ቤቶች አሉ። ይህ ሕንፃ አረንጓዴ፣ ቀይ እና ቢጫ ቀለም ያለው ጣሪያ መኖሩ ምን ሊያመለክት ይችላል?

ትልቅ ካርቶን ሳጥን ውስጥ በፕላስቲክ ተጠቅልለው የተዘጋጁ የበቆሎ ዛላዎች በረድፍ ተደርድረው ይታያሉ። እያንዳንዱ ጥቅል ከፊሉን የበቆሎ ዛላና አረንጓዴ ቅጠል ምስል ያሳያል። ይህ የተዘጋጀ በቆሎ በዋናነት ለየትኛው የፍጆታ ዓላማ ይቀርባል?

ፈገግ ያለ አንድ ሰው በሰማያዊ ዳራ ፊት ማይክሮፎን ይዞ እየዘፈነ ነው። በግራጫ ልብስና ክራቫት ያደረገ ሲሆን፣ አይኖቹ የተዘጉ ናቸው። በኢትዮጵያ ሙዚቃ ውስጥ ትልቅ ቦታ አላቸው። ይህ ዘፋኝ በአማርኛ የሙዚቃ ታሪክ ውስጥ በየትኛው ዘፈኑ ይታወቃል?

'ኢ-ብር' የተባለ ዲጂታል የክፍያ መተግበሪያ የሚያሳይ ማስታወቂያ ነው። ማስታወቂያው በፍራፍሬዎች በተሞላ የሱፐርማርኬት ዳራ ላይ፣ ስልክ ከወረቀት ከረጢት ፊት ለፊት ተቀምጦ ይታያል። የኢ-ብር አርማ ከላይ ግራ በኩልና ኦል ማርት የሚል አርማ ከላይ ቀኝ በኩልአሉ።

ሁለት ወንዶች በነጭ ጀርባ ፊት ለፊት ተቀምጠዋል። በግራ በኩል ወታደራዊ ካሙፍላጅ ልብስ የለበሰ ወታደር ኮፍያ አድርጎ ሲታይ፣ በቀኝ በኩል ደግሞ ፈካ ያለ ልብስ እና ቀይ ክራቫት የለበሰ ሲቪል ሰው አለ። በርካታ ማይክሮፎኖች በፊታቸው ተሰክተዋል።

በጥሩ ብርሃን በተሞላ ዳራ ፊት አንድ መካከለኛ እድሜ ያለው ጥቁር ሰው ይታያል። ክራባት የተደረገ ቀይ ሸሚዝ እና ጥቁር ጃኬት ለብሷል። መነፅር ያደረገ ሲሆን፣ ይህ ሰው በዓለም አቀፍ ደረጃ የሚታወቁት ለየትኛው ስራቸው ነው?

ሰባት ሴቶች በሁለት ጥንታዊ ግድግዳዎች መካከል ቆመዋል። ባህላዊ የሀበሻ ቀሚስ ለብሰው እያጨበጨቡ እና እየተጫወቱ ነው። ሁሉም እየሳቁ እና ደስተኛ ሆነው ይታያሉ። የጀርባው ክፍል የጎንደር ቤተመንግስት ይመስላል።

በርካታ ቡኒ የእንጀራ ንጣፎች በነጭ ሳህን ላይ ተደርድረዋል። የእንጀራዎቹ ገጽታ በተቦረቦረ አጉዋዳዎች የተሞላ ነው። ምግቡ የምግብን ሙላትና የባህልን ትውፊትን ነው፡፡ ይህ እንጀራ በነች ታዳን ላይ ተቀምጧል፡፡

ብዙ አራት ማዕዘን ቅርጽ ያላቸው ነጭ ላስቲኮች በሰማያዊ ዳራ ላይ ጎልተው ተቀምጠዋል። እያንዳንዱ ላስቲክ ላይፕላስቲክ እሬዘር የሚል ጽሑፍ ያለበት ሰማያዊ መያዣ አለው። ላስቲኮቹ ለስላሳ እና ለመጠቀም ምቹ ሆነው ይቀርበዋል።

ይህ ክብ ቅርጽ ያለው አርማ በውስጡ ነጭ አሞራ ከክንፎቹ ዘርግቶ እየበረረ ነው። የአርማው ዋና ዳራ ጥቁር ሰማያዊ ነው። ከላይ በኩል “የሀገር መረጃና ደህንነት አገልግሎት” የሚለው የአማርኛ ጽሑፍ ተጽፏል።

አንድ ዜና አንባቢ ማለትም የአማራ ሚዲያ ባለሙያ ጥቁር ኮት ፣ ሰማያዊ ሸሚዝ ፣ ቀይ ከረባት የሆነ ሱፍ ለብሷል የሩዝ መፈልፈያ የሚል ርዕስ ተቀምጧል ፤ ጥያቄ :- የሩዝ መፈልፈያ ማሽን በሐገር ውስጥ ነው ወይስ በውጭ የተመረተው?

የዶሮ ገበያ ብዛት ያላቸዉ ሰዎች ዶሮ በእጃቸዉ ይዘዋል። የእንጭት ርብራብ የዶሮ ማስቀመጫ ዉስጥ ዶሮዎቹ ተቀምጠዋል። መካከል ላይ በአሰጁ ሱሪዉን የያዘ ጥቁር ቀለም ያለዉ እጅጌዉ ላይ በቀጭኑ ነጭ የሆነ ጃኬት ለብሷል። የየት አካባቢ ገበያ ነዉ?

አራት የተለያዩ ጠመንጃዎች ወለሉ ላይ ተቀምጠው ይታያሉ፤ ሁለቱ የብርሃን መትረየስ የሚመስሉ ሲሆን፣ ሁለቱ ደግሞ ቴሌ ስኮፕ ያላቸው ስናይፐር ጠመንጃዎች ናቸው። ጠመንጃዎቹ ጥቁር ብረት እና ቡናማ የእንጨት ክፍልፋዮች አሏቸው። በታችኛው ክፍል ጥንድ ነጭ ጓንቶች ይገኛሉ።

ይህ ምስል የጌጣጌጥ መደብር ውስጥ የተደረደሩ የወርቅ አምባሮች ያሳያል። አምባሮቹ በብዛት በደማቅ ቢጫ ወርቅ የተሠሩና በውስጣቸው የተለያየ ቅርጽ ያለው ጥልፍልፍ አላቸው። በኢትዮጵያ ባህል ውስጥ ወርቅ እንደ ኢንቨስትመንትና እንደ ጌጣጌጥ ምን ያህል ጠቃሚ ነው?

ዘጠኝ ሴቶች በባህላዊ ነጭ ልብሶችና ቀይ ጥልፍ ያጌጠ ሻሽ ለብሰው በተፈጥሮ ስፍራ ተቀምጠዋል። ከበስተጀርባ ዛፎችና ቁጥቋጦዎች አሉ፤ በአካባቢያቸው አረንጓዴ የሳር ክምሮች ተበትነዋል። ሴቶቹ በእጃቸው እየጨበጨቡ ባህላዊ የሙዚቃ መሣሪያ እየተጫወቱ ነው?

ከጥላ ዣንጥላ በታች የተሰለፉ ሰዎች በበዓል ሰልፍ ውስጥ ይሄዳሉ። ሁለት ወንዶች ጥቁር ካባ፣ ነጭ ልብስና ኮፍያ ለብሰዋል። ሴትዮዋ ጥቁር ካባና ወርቅማ ኮፍያ ለብሳለች። ብዙ ተመልካቾችና ዛፎች በስተጀርባ አሉ።

በሰፊውና ለምለም በሆነው የሐይቅ ዳርቻ፣ ሰዎች ባህላዊ የሸምበቆ ታንኳዎችን ይዘዋል። ይህ የትውፊት ጀልባ ዓሣ ለማጥመድ ወይም ሐይቁን ለመሻገር ያገለግላል። ትዕይንቱ በውሃው ላይ ያለውን የገጠሩን ማኅበራዊ የሥራ ባህልና የመተሳሰብን ሕይወት ይገልጻል።

ጥልቅ ሰማያዊ ቀለም ያለው፣ በብረት የተሰራ የግንባታ ወይም የአትክልት ጋሪ ቀርቧል። ዕቃ የሚጫንበት ብልቃጥና አንድ ጥቁር ጎማ ባለው ክፈፍ ላይ የተገጠመ ነው።

የአማራ ብሔራዊ ክልላዊ መንግሥት ፕሬዝደንት ፅሕፈት ቤት አርማ ነው። በማዕከሉ የፋሲል ግቢ ምሽግ እና ሚዛን የያዘች ርግብ ይገኛሉ። አርማው በሁለት የእህል ዘለላዎች ታጅቧል። የአማርኛና የእንግሊዝኛ ጽሑፎች በክብ ውስጥ ተሰፍረዋል።

አንድ ትንሽ ልጅ እና ሌሎች ሰዎች ከእነርሱ ዙሪያ ከተደራረቡ ሸምበቆዎች የተሰሩ ጀልባዎች ጋር ውሃ ውስጥ ቆመዋል። ልጅቷ ቀሚስ ለብሳ በእጇ ጠርሙስ ይዛ ወደ ፊት ትመለከታለች። ከበስተጀርባ ትልቅ ሐይቅና ርቀው ያሉ ኮረብቶች ይገኛሉ።

አንድ ወጣት ወንድ በጥቁር ጃኬት ለብሶ በሙዚቃ ስቱዲዮ ውስጥ መሬት ላይ ተቀምጧል። ከጎኑ አንድ የሚያብረቀርቅ አረንጓዴ ጊታር እና ትልቅ የባህላዊ ከበሮ አለ። ከበስተጀርባ የሙዚቃ መሳሪያዎችና ኪቦርድ ተደራርበው ይገኛሉ፤ ይህ ሰው ምን አይነት የሙዚቃ ዘውግ ይጫወታል?

ሶስት ተፈጥሯዊ ነጭ ጨርቅ ያላቸው የተጠቀለሉ ብርድ ልብሶች ወይም ትራሶች በአቀባዊ ተደርድረዋል። እያንዳንዳቸው በሰማያዊ፣ አረንጓዴ፣ ብርቱካናማና ቡናማ ቀለማት በባህላዊ የጂኦሜትሪክ ዲዛይኖች ጥልፍ ተደርጎባቸዋል። የትኛው የኢትዮጵያ ክልል በእንደዚህ ዓይነት የሽመና ሥራ ይታወቃል?

ነጭ ልብስ የለበሱ አራት ሰዎች እያንዳንዳቸው ረዥም የእንጨት ዱላ እና ነጠላ በእጃቸው ላይ ይዘዋል። ተመሳሳይ የሆነ የጭንቅላት ማሰሪያዎች አስረው ባህላዊ ወይም ሥነ ሥርዓታዊ የቡድን እንቅስቃሴን እያሳዩ ሁሉም ፊታቸውን ወደ ቀኝ አዙረዋል።

በአረንጓዴ ስፖንዳ በተሸፈነ የፑል ጫወታ ጠረጴዛ ላይ የተለያዩ ቁጥር ያላቸው ኳሶች ተበትነዋል። ነጩ ኳስ በእንጨት በተሰራ ዱላ ለመመታት ተቃርቦ፣ ወደ ጥቁሩ ስምንት ቁጥር ኳስ ቀጥ ያለ መስመር ይታያል። መጫወቻው ጠርዙ ላይ ብዙ ቀዳዳዎች አሉት።

የኢትዮጵያ አየር መንገድ 'ሰላምታ' የተሰኘ የራሱ መጽሔት አለው። በዚህ መጽሔት ውስጥ ስለ ኢትዮጵያ ባህላዊ አልባሳት እና ዘመናዊ ፋሽን የሚያሳዩና የሚያስተዋውቁ ጽሑፎች እና ፎቶዎች በየጊዜው ይካተታሉ። የመንገደኞች የመዝናኛ አካል ነው።

በሰማያዊ ዳራ ላይ ባለው መድረክ ላይ ነጭና ባህላዊ ልብስ የለበሱ ወንዶችና ሴቶች በአንድነት ይጨፍራሉ። ወንዶቹ ቀይ ቀበቶ ያደረጉ ሲሆን፣ ሴቶቹ ደግሞ ነጭ ቀሚስ ለብሰዋል። ይህ የባህል ትዕይንት ለየትኛው ታላቅ በዓል ቀርቧል?

የሱቅ መደርደሪያ በተለያዩ ምርቶች ተሞልቷል:: ከላይኛው መደርደሪያ ላይ ጽሑፍ ያላቸው ጣፋጭ ነገሮች በረድፍ ተደርድረዋል:: ከሥር ደግሞ ሌሎች ከረሜላዎችና ፕላስቲክ እቃዎች ይታያሉ::

በአንድ ገጽ ላይ ከአፍሪካ አገሮች የመጡ አስራ ሁለት ባንዲራዎች በሦስት ረድፍ ተሰልፈው ቀርበዋል። ከእነዚህም መካከል የኢትዮጵያ፣ የጋና፣ የኮንጎ፣ የማሊ እና የቤኒን ባንዲራዎች ይገኙበታል። እነዚህ ባንዲራዎች በዋናነት ቀይ፣ ቢጫ እና አረንጓዴ ቀለሞችን የተጠቀሙት ለምንድን ነው?

አንድ እናትና ልጇ ሰማያዊ የድንኳን ድንኳን ፊት ለፊት ተቀምጠዋል፣ በድንኳኑ ላይ "የሞባይል ጤና እና የተመጣጠነ ምግብ አገልግሎት" የሚል ባነር በአማርኛ ተሰቅሏል። እናትየው ቡኒ ጨርቅ ለብሳ ልጇን በእቅፏ ይዛለች። ቦታው የሰብዓዊ እርዳታ አገልግሎት የሚሰጥ ይመስላል።

“ሕመመኛ” በሚል ርዕስ ስር የፅሁፍ ምስል ቀርቧል። ምስሉ ነፍሰ ጡር የሆነች ሴት በጉልበቷ ተንበርክካና ደክሟት እጇን በአገጯ ላይ ያደረገች ሴት ስዕል ነው። ምስሉ በቀይ ዳራ ላይ በነጭ ተስሏል።

አንድ ላይ ተጠቅልለው የተንጣለሉ ሁለት መብራት ገመዶች በአረንጓዴ የሳር ሜዳ ላይ ይታያሉ። አንደኛው ቢጫ ብርሃን ሲሰጥ፣ ሌላኛው ደግሞ ደማቅ ሐምራዊ ብርሃን ይፈጥራል፤ እነዚህ መብራቶች የትኛውን ቦታ ለማስጌጥ ያገለግላሉ?

ጥቁርና ብርቱካንማ ቀለም ያለው የዔሊ ዝርያ፣ በጀርባው ላይ ቢጫ ክንፍ ያለው ቢራቢሮ ተሸክሞ። ዔሊው ወደ ግራ እየተራመደ፣ ቢራቢሮው ክንፎቹን ዘርግቶ። ሁለቱ ፍጡሮች ደረቅ እንጨት ላይ አሉ። ቢራቢሮው ዔሊው ላይ ለምን አረፈ?

የጥቁር ልብስ እና ባለ መስመር ክራባት ያደረገ ጢም ያለው ሰው ቀጥታ ወደ ፊት በትኩረት ይመለከታል። መነፅር አድርጎ በጥቁር ጀርባ ላይ ተቀምጧል።

የውቅያኖስ ውሃ ላይ በተጣበቀ ነጭ የጎማ ጀልባ ውስጥ ብዙ ሰዎችን አሉ። ሰዎች ጥብቅ ብለው ተቀምጠዋል። አንዳንዶቹ ወደ ካሜራ ሲመለከቱ ሌሎች ደግሞ ወደፊት ያያሉ። ሰማያዊው ሰማይ ከውሃው ጋር በአድማስ ላይ ይገናኛል።

ሠራተኞች በብርቱካንና ቢጫ ልብስ ለብሰው ኮንክሪት ቀላቃይ ማሽን ተጠቅመው ግንባታ ላይ ናቸው። ከበስተጀርባ የጥንት የድንጋይ ግንብ ይታያል። ሰዎች በግንቡ ዙሪያ በመሥራት የቅርስ ጥገና ሥራ እየተከናወነ ነው። ይህ ጥንታዊ የድንጋይ ግንብ የትኛው ታሪካዊ ቦታ አካል ሊሆን ይችላል?

የከተማ ዳርቻ በሚመስል ቦታ በርካታ ሰዎች ተሰብስበዋል። አንዳንዶቹ ቁጭ ብለው ወይም ቆመው ሲሞቁ፣ የተወሰኑት ደግሞ ቆሻሻና እንጨት በማቃጠል እሳት ሲለኩሱ አሉ። በዙሪያው በሰሌዳ የተሰሩ መሬት ላይ የተነጠፉ ነገሮችና የተጣሉ ጎማዎች አሉ።

በካርቶን ሣጥን ውስጥ በደንብ የደረሱ እና ደማቅ ቢጫ የሆኑ ብዙ ሎሚዎችን ተደርድረው አሉ ። ሎሚዎቹ ትኩስ ሆነው ለአገልግሎት ወይም ለሽያጭ በጥንቃቄ ተዘጋጅተዋል ። ሎሚዎቹ በአጠቃላይ ጥሩ ጥራት ያላቸው ናቸው ።

አረንጓዴ በሆነ ሜዳማ ስፍራ ላይ ሶስት ሰዎች በባህላዊ ነጭ ልብስ ተቀምጠዋል። አንደኛው ሽማግሌ፣ ሌሎቹ ደግሞ ወጣቶች ናቸው፤ አንዳንዶቹ ዘንግ ይዘው ከበስተጀርባ በሬዎች ይግጣሉ። ገጠሩ አካባቢ ሰላማዊ ይመስላል። በገጠር አካባቢ ዘንግ መያዝ ምን አይነት ማህበራዊና ባህላዊ ትርጉም አለው?

ብዙ ወንዶችና ሴቶች በሰማያዊ መድረክ ላይ ባህላዊ ነጭና ቀይ ልብሶችን ለብሰው ይጨፍራሉ። አንዳንድ ወንዶች ጋሻና የጦር መሳሪያ ይዘው፣ አንዳንዶቹ ደግሞ ነጭ ዣንጥላ ይዘዋል። ቡድኑ በደስታ ይጨፍራል፤ ከበስተጀርባ ትልቅ የአማርኛ ጽሑፍ አለ። የትኛውን በዓል እያከበሩ ነው?

በቅርብ የተቀረጸው ምስል ላይ፣ የሰው እጅ በወፍራም፣ በብሩህ አረንጓዴ ቀለም ተሸፍኖ ይታያል። አረንጓዴው ፈሳሽ በጣቶቹ መካከል ወደ ታች እየፈሰሰ ነው። የቆዳው ቀለም ቡናማ ሲሆን በጨለማ ዳራ ላይ ተቀምጧል።

ሙሉ ሱፍ የለበሰ፣ ቀይ የነጠብጣብ ክራባት ያደረገ ሰው ፈገግ ብሎ ቀጥታ ወደ ካሜራው ሲመለከት ይታያል። ከጀርባው የኢትዮጵያ ሰንደቅ ዓላማ በአረንጓዴ፣ ቢጫ እና ቀይ ቀለሞች በግልጽ ይታያል።

ረዣዥም ጥቁር ፀጉር ያላት አንዲት ሴት ነጭ ሸሚዝ ለብሳ፣ እጇን በአገጯ ላይ አድርጋ፣ ከፊት ለፊቷ በተሰለፉ በርካታ ማይክሮፎኖች ፊት ለፊት ተቀምጣለች። ጋዜጣዊ መግለጫው የሚመለከተው የትኛውን አስፈላጊ ርዕስ ወይም ጉዳይ ነው?

ባለብዙ ቀለም ልብሶችን የለበሱ ብዙ ሰዎች በአንድ ትልቅ ሜዳ ላይ ለበዓል ተሰብስበዋል። መሃል ላይ አንድ ትልቅ ተክል መሰል መዋቅር እና በዙሪያው በነጭ ልብስ የለበሱ ሰዎችና ሌሎች የተለያዩ ዝግጅቶች አሉ። በዓሉ ምን ይባላል?

በባሕር ዳርቻው ዛፎች፣ የሣር ሜዳዎች እና የእግረኛ መንገዶች ያሉት ሰፋ ያለ እና ዘመናዊ የከተማ ፓርክ ይታያል። በፓርኩ መሃል ላይ ረጅም ሕንፃዎች ያሉበት የከተማ ሰማይ ጠቀስ እይታ ያለው ፎቅና ሰው ሠራሽ ሐይቅ አለ።

ከተማ ውስጥ የተነሳ ምስል ተቀርጿል። ፍርስራሽ እና ቆሻሻ በተሸፈነ ሰፊ ቦታ ላይ የብዙ ፎቅ ሕንፃ ግንባታ ይካሄዳል። ከፍ ያለ ክሬን ከፊል ተሠርቶ ያለውን ሕንፃ ከበስተኋላው ይገኛል። በግራ በኩል ዝቅተኛ ነጭ ሕንፃና የቆርቆሮ አጥር አለ።

ብዙ ሰዎች በአብዛኛው ነጭ ልብስ ለብሰው፣ ከትልቅ ግዙፍ ግራጫ የድንጋይ ቤተክርስቲያን ፊት ለፊት ተሰብስበዋል። የቤተክርስቲያኑ ጣሪያ በላይኛው ክፍል ላይ የብርሃን መስቀል ያለው ከርቭ ቅርጽ አለው።

ዘመናዊ የቤት ዲዛይን ከፊት ለፊት ቀርቧል። ቤቱ ቀላል ቀለም ባለው ግድግዳና ቡናማ በተነባበረ ጣሪያ ተሸፍኗል። በዙሪያው አረንጓዴ የሣር ሜዳ እና ደማቅ አበቦች በውበት ተስተካክለው ይገኛሉ። የቤቱ ውጫዊ ክፍል ላይ የተጠቀሱት የድንጋይ ጌጣጌጦች ምን ጥቅም አላቸው?

በትኩረት የተወሰደ የጄላዳ ዝንጀሮ ፎቶ ይታያል። ረዥም ወርቃማ ጸጉር ያለው ዝንጀሮው፣ የልብ ቅርጽ ያለው ቀይ ነጠብጣብ በደረቱ ላይ አለው። በአረንጓዴ ሜዳ ላይ ድንጋዮች አጠገብ ተቀምጧል።

ሁለት ወንዶች በፋብሪካ አካባቢ ቆመው ። ሁለቱም ጥቁር አረንጓዴ ልብሶች ለብሰው ትንሽ የብረት ዕቃ ሲያጠኑ፣ በስተጀርባ በብርሃን የተሞላ ክፍል ውስጥ መደርደሪያዎችና ኮምፒውተሮች ይታያሉ።

ጥቁር ሰማያዊ ክብ ዳራ ላይ፣ ወርቃማ ቀለም ያለው የአክሱም ሐውልት ቅርጽ ያለው ምልክት ነው። ምልክቱ ከላይና ከታች በአማርኛ እና እንግሊዝኛ ፊደላት ተከቧል። ይህ ባንክ በኢትዮጵያ የመንግስት ገንዘብ አቅርቦት ላይ ያለው ሚና ምን ያህል ነው?

አንዲት ሰው ጥቁር ቀለም ባለው የእንጨት ማንኪያ እየተጠቀመች ቡናውን ስትቆላ፣ ከበስተጀርባው ደግሞ ጥቁር ቀለም ያለው ባህላዊ የቡና ጀበና በድፍን ዳራ ውስጥ ።የሚታየው የቡና መቆያ ዘዴ የቡናውን ጣዕም እና መዓዛ ለማሻሻል ምን ያህል ወሳኝ ነው?

ከቤት ውጭ በተተከለ ትልቅ ሰሌዳ ላይ፣ ስለ ኮሪያ መንደር ታሪክ በሁለቱም በእንግሊዝኛ እና በአማርኛ ተጽፏል። ሰሌዳው የኢትዮጵያ እና የደቡብ ኮሪያ ባንዲራዎች ምስል አለው። በዙሪያው አረንጓዴ ቅጠል ያላቸው ዛፎች እና የድንጋይ ግድግዳዎች ይታያሉ።

ከጡብ ግድግዳ ፊት ለፊት በጋራ የሚሰሩ ሶስት ወንዶችን ያሳያል። ሁለቱ የመገጣጠም ስራ ሲሰሩ የሚታዩ ሲሆን፣ ደህንነታቸውን ለመጠበቅ መነጽርና ጭንብል አድርገዋል፤ ይህም የብረት ሥራ አውደ ጥናት አይመስልም?

በላይኛው መደርደሪያ ላይ የተለያዩ የታሸጉ ምግቦች ወይም እህሎች በካርቶን ሳጥኖች ተቀምጠዋል። በግራ በኩል ከታች በኩል አንድ ትልቅ የፕላስቲክ ማሰሮ ውስጥ የታሸጉ ከረሜላዎች ወይም ሎሊፖፖች ይገኛሉ

መደርደሪያው ሶስት ትላልቅ መሳቢያዎች ያሉት ሲሆን፣ ከጎኑ ነጭ ደረጃዎች እና የቤት ውስጥ ተክል እንዲሁም በግድግዳ ላይ የተሰቀለ ስዕል ።ይህ ውድ የሆኑ ዕቃዎችን የያዘ መደርደሪያ፣ በአብዛኛው በቤቶች ውስጥ የሚቀመጠው ምን አይነት ዓላማን ለማሟላት ነው?

ብዙ የተለያዩ ፍራፍሬዎችንና አትክልቶችን በአንድላይ ተደርድረዋል ። ብዙ አቮካዶ፣ ሎሚ፣ ሙዝ፣ ማንጎ እና አናናስ ተቆልለው ይታያሉ። ከታች የሽንኩርት ክምር ይገኛል።

አራት ክፍሎች ያሉት የቆዳ እንክብካቤ ምክሮች። በግራ በኩል አንዲት ሴት ግማሽ የተቆረጠ ቲማቲም ይዛ። በቀኝ በኩል ደግሞ ተመሳሳይ ሴት ቢጫ ቀለም ያለው የፊት ቅባት ስትቀባ ትታያለች። በታችኛው ቀኝ ክፍል የተለያዩ ንጥረ ነገሮችናቲማቲም በጠረጴዛ ላይ ተቀምጠዋል።

በኢትዮጵያ ውስጥ ተወዳጅ የሆነውን "ፈጢራ" የተባለ ቁርስ ነው። ምግቡ በቅመም የተጠበሰ የቂጣ ቁራጮች ሲሆን፣ ከጎኑ የተደበላለቀ እንቁላልና እርጎ ቀርቧል። እነዚህ ምግቦች በጥልፍ ባለው ሳህን ላይ ተደርገዋል። ይህም የኢትዮጵያን አፍ የሚያስቆርጥ ባህላዊ የቁርስ ዝግጅት ያንፀባርቃል።

አንድ ጥንድ ቀይ እና ጥቁር የስፖርት ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ጫማዎቹ በሜሽ የተሰሩ ሲሆኑ በመሃላቸው ነጭ ማሰሪያ አላቸው። ከጀርባ ትንሽ አረንጓዴ ተክል በወርቅ ቀለም በተቀባ መትከያ ውስጥ አለ።

በፋብሪካ ውስጥ ጥቂት ሰራተኞች በነጭ ጠረጴዛ ዙሪያ ይሰራሉ። በሮያል የተሰየሙ ብዙ ሮዝ ከለር የህክምና ማስክ ፓኬጆች አሉ። ሰራተኞቹ የመከላከያ ልብስና የፊት ማስክ አድርገዋል። ምርቱን ለማሸግ ወይም ለመደርደር በዝግጅት ላይ ናቸው።

ጠቅላይ ሚኒስትር ዐቢይ አሕመድን እና ሌላ ሴት ባለሥልጣንን በስብሰባ ላይ ያሳያል። ሁለቱም ጥቁር ልብስ ለብሰዋል። ከጀርባ ሌሎች ባለሥልጣናት ይታያሉ። ስብሰባው ለአገሪቱ ለውጥ ያመጣል?

በትልልቅ ጥቁር አፍሮ ጸጉር ያላት ሞዴል ሙሉ ነጭ፣ ጥልቅ ቁልቁለትና እጅጌው የላባ ቅርጽ ያለውን ጋዋን ስትለብስ ። ቀሚሱ የቆዳ ቀበቶ አለው። ሞዴሏ እጆቿን አንስታ በነጭ ዳራ ላይ በኪዩቦች ተከብባ ትገኛለች።

ጥቁርና ቡናማ ቀለም ያለው የዱክ ዝርያ በሳርና በቅጠሎች በተሞላ መሬት ላይ ቆሞ ይታያል። የዱክ ዝርያ አፉን ከፍቶ ጥርሶቹ ይታያሉ። የአካሉ ፀጉር ጥቁር ቡናማ ሲሆን እግሮቹ ደግሞ ግራጫ ናቸው። እንስሳው ለምን ፈገግ ይላል?

በርካታ ገበሬዎችና ሠራተኞች በገጠሩ አካባቢ ጉድጓድ በመቆፈር ሥራ ተጠምደዋል። ሰዎች አካፋና ሌሎች መሣሪያዎችን በመጠቀም ሰፊና ጥልቅ ቦይ ይቆፍራሉ። ደረቅ መሬትና ከርቀት የሚታዩ ዛፎች አሉ። ሠራተኞቹ የጋራ የልማት ስራን በትጋት እየሠሩ ነው።

በብርጭቆ የቀረበ ባለብዙ ንብርብር ስፕሪስ ጭማቂ ነው። አቮካዶን፣ ማንጎና ሌሎች ፍራፍሬዎችን በአንድነት ይዟል። በኢትዮጵያ ተወዳጅ የሆነ፣ ለዓይን የሚያምር፣ ጤናማና እጅግ መንፈስ የሚያድስ መጠጥ ነው።

አራት ጥቁር እርሳሶች በነጭ ዳራ ላይ አሉ። እያንዳንዱ እርሳስ ብሩሽ የሚመስል ጫፍና በሌላኛው ጫፍ ደግሞ የቀለም ጫፍ አለው። እርሳሶቹ ላይ 'ኪል' የሚል ጽሑፍ በነጭ ቀለም አለው። እነዚህ የሜካፕ እርሳሶች ለምን አገልግሎት ይውላሉ?

ቀይ፣ አረንጓዴ፣ ሰማያዊና ወይንጠጅ ጥለቶች ያለው የሀበሻ ቀሚስ የለበሰች ወጣት ሴት ፈገግ ብላ ተቀምጣለች። የኋላው ዳስ ወይም ጎጆ ቤት ሲመስል፣ በጎን በኩል ዶሮዎች አሉ። ሴትየዋ ማን ነች? ይህ የአርቲፊሻል አቀማመጥ ወይስ እውነተኛ የገጠር ቤት ነው?

ሾካማ ቅጠሎች ያሉት ተክል ናቸው ። ተክሉ በጫፍ ላይ ትልቅና ደማቅ ቀይ ቀለም ያለው ክብ አበባ አለው። ከቀይ አበባው ጎን ቡናማ ቀለም ያለው ሁለተኛ አበባ ይታያል። ተክሉ በኢትዮጵያ ተራራማ አካባቢዎች የሚገኝ ሲሆን በባህላዊ መድኃኒትነት ያገለግላል።

ራት ማዕዘን ቅርጽ ባለው ባለብዙ ቀለም ሳህን ላይ የተጠበሱ ጠፍጣፋ ዳቦዎች ተደርድረዋል። ዳቦዎቹ ወርቃማ ቡናማ ቀለም ያላቸውና ተጠቅልለዋል። ከጀርባው ደግሞ ቀይ መብራቶችና ደብዛዛ ዕቃዎች አሉ።

በባህላዊ የሐበሻ ልብስ ያጌጠች ሴት ከብቶች በሚሰማሩበት አረንጓዴ ሜዳ ላይ ቆማለች። ሴትየዋ ጥቁር የጥልፍ ስራ ያለው ነጭ ልብስ ለብሳ፣ ከገለባ የተሰራ ቦርሳ ይዛ በፈገግታ ትታያለች። ይህ ልብስ የትኛውን የኢትዮጵያ ባህል ይወክላል?

አንድ ሰው ሱፍ ለብሶ የማር ጠርሙሶችን ለደንበኛ እያሳየ ነው። ደንበኛው ነጭ ኮፍያ እና ቡኒ ጃኬት አድርጓል። የሽያጭ ቦታው ከድንኳን ሥር ተደራጅቷል፤ የማር ምርቶች በፕላስቲክ ጆግ እና በጠረጴዛ ላይ ተቀምጠዋል። ልውውጡ በፍጥነት እየተካሄደ ነው።

ረጃጅምና ተራራማ በሆኑ ቦታዎች ላይ በተዘረጋ መንገድ ላይ፣ በርካታ መኪኖች ተሰልፈውና ተርታ በርካታ መኪኖች ተሰልፈውና ተርታ ቆመው ይታያሉ፣ በግራ በኩል ደረቅ ሜዳ ሲኖር ቆመዋል። ይህ የመኪና መሰለፍ ለምን ምክንያት ተፈጠረ?

ሥጋው ጥቁር ቀይ ቀለም ያለው ሲሆን፣ በዙሪያው ደግሞ ሰዎች ቆመውና ከእጁ ጋር የሚነጋገሩ ሰዎች ይታያሉ። ይህ የሥጋ አቀራረብ ንጽህናንና የጤና ጥበቃ ደረጃን የጠበቀ ነው ብለው ያስባሉ?

በአንድ የሱቅ መደርደሪያ ውስጥ የተለያዩ ቀለም ያላቸው ካርቶኖች እና ፕላስቲክ እቃዎች ይታያሉ፤ መደርደሪያው ከእንጨት የተሠራ ነው ፤ እቃዎቹ በተለያየ ካርቶን ታሽገው በስነ ስርዓት ተደርድረዋል።

የጥቁር ሰማይ ደመናዎች ባለበት ዳራ ላይ፣ ጥቁርና ሰማያዊ ልብስ የለበሰ አዛውንት ሰው ታጥፎ ይታያል። ከእሱ አጠገብ ደግሞ ነጭ ልብስ የለበሰ ህፃን መሬት ላይ ተቀምጧል። ከበስተጀርባው ደግሞ ሌላ ሰው በደበዘዘ ሁኔታ ቆሞ አሉ።

ባርበሩ ማስክ አድርጎ የደንበኛውን ፀጉር ሊቆርጥ ሲዘጋጅ ይታያል፤ ደንበኛውም ከፍ ያለና ልዩ የሆነ የፀጉር አቆራረጥ ስታይል አለው። ይህ የፀጉር አቆራረጥ ምን ዓይነት ስያሜ አለው?

ጥቅጥቅ ባለ ቡናማ ጠርሙሶች ተደርድረው የሚታዩ የተለያዩ የኢትዮጵያ ቢራዎች፣ አንደኛው በሰማያዊ መለያ፣ ሌላኛው ደግሞ "ቅዱስ ጊዮርጊስ" የሚል ቀይና ቢጫ መለያ ያለው፣ እነዚህ የአገር ውስጥ ቢራዎች የኢትዮጵያን የመጠጥ ባህልና የቢራ ኢንዱስትሪ ምን ያህል ያንፀባርቃሉ?

ሁለት ተፈጥሯዊ፣ ሲሊንደራዊ ቅርጽ ያላቸው የጥርስ መፋቂያ እንጨቶች ቡናማ በሆነ መሠረት ላይ ተደራርበው ቀርበዋል። የገጽታቸው ቀለማቸው ፈካ ያለ ሲሆን፣ ነጭ ፍንጣቂዎች በላያቸው ላይ ይገኛሉ። የጥርስ መፋቂያ እንጨት የሚዘጋጀው ከየትኛው የዛፍ አይነት ነው?

የሴት ጆሮ ላይ ጉትቻዎች ተንጠልጥለዋል። ጉትቻዎቹ ረጅም የብር ሰንሰለት እና የከዋክብት ቅርጽ ያላቸው ፈርጦችን ይዘዋል። የቀኝ እጅ ጣቶቿ የአንደኛውን ጉትቻ ጫፍ ይዘዋል። ጉትቻዎቹ በብርሃን ያንፀባርቃሉ።

ሰፊና ዘመናዊ የባቡር ጣቢያ መዋቅር በስዕላዊ መልክ ቀርቧል። ጣቢያው በግራና በቀኝ የባቡር ሀዲዶች ያሉት ሲሆን በመካከላቸው የድንጋይ መድረክ ይገኛል። የባቡር ሀዲዱ ላይ ቢጫና ቀይ አለ። ነጭ፣ ብርጭቆ ጣሪያዎች ያሉት መሸፈኛዎች እና የመንገድ መብራቶች አሉበት።

ጠፍጣፋ ቦታ ላይ በተነጠፈች እንጀራ መሃል ላይ የተከመረ የተከተፈ አረንጓዴ ጎመን (ጎመን ክትፎ ወይም ቅቅል) ይታያል። ጎመኑ በቅመማ ቅመም ተዘጋጅቶ ትኩስ ይመስላል። የእንጀራው ጫፎች ወደ ላይ መታጠፋቸው ምግቡን ለመመገብ ዝግጁ መሆኑን ያሳያል።

ጥንታዊ የእጅ ጽሑፍ መጽሐፍ ያሳያል። መጽሐፉ ያረጁ ቡናማ ገጾችና በገመድ የተሰፋ ጎን አለው። የላይኛው ሽፋን የጥንት የአማርኛ ወይም የግዕዝ ፊደላት አሉት። መጽሐፉ ከፍተኛ ታሪካዊ ዋጋ አለው?

ከጀበናው ላይ ጭስ በሚወጣበት ጊዜ፣ የአንድ ሰው እጅ በባህላዊ የብረት ወይም የመስታወት ማስቀመጫ ተጠቅሞ ቡና እየጨመረ ነው። ቡናው በሽመና ገበታ ላይ በተቀመጠ ውቅር እንጨት ጠረጴዛ ላይ ተዘጋጅቷል።

ሶስት ወንዶች በጥቁር ልብስ ለብሰው መድረክ ላይ ተቀምጠዋል። መካከለኛው ሰው ማይክሮፎን ይዞ ፈገግ ሲል፣ የተቀሩት ሰዎች በትኩረት ወደ ፊት ይመለከታሉ። ከፊታቸው ሰማያዊና ነጭ ቀለም ያለው አማርኛ ጽሑፍ ያለበት ባነር ተሰቅሏል።

ማዕከላዊ በሆነ ነጭ ዳራ ላይ ግራጫ ቀለም ያለው ታብሌት ኮምፒውተር ይታያል። በስክሪኑ ላይ ሰዓት፣ ቀን፣ እንዲሁም ዲግሪ ፋራናይት ያሳያል። የፊት ለፊቱ ጎን ከጀርባው ጎን ጋር ተያይዞ ቀርቧል፣ የኋለኛው ሽፋን ካሜራ እና የሳምሰንግ አርማ በግልጽ ያሳያል።

በርካታ ተማሪዎች በትምህርት ቤታቸው የስፖርት ሜዳ ላይ የከረጢት ሩጫ ውድድር እያደረጉ ነው። ተወዳዳሪዎቹ በቀይ ልብስ በብርቱ ይዘላሉ። ሌሎች ተማሪዎች በደስታ ከፍ ብሎ በተቀመጠ ቦታ ሆነው ውድድሩን ይከታተላሉ። የከረጢት ሩጫ ውድድሮች በብዛት የሚካሄዱት መቼ ነው?

በእንግሊዘኛ ፊደል የተፃፈ "ማማስ ቾይስ " የሚል አራት ማዕዘን ያለዉ ካርቶን ከጣዉላዉ ላይ ተቀምጣል። ከጀርባ ተመሳሳይ ምርት መደርደሪያዉን ሞልተዉታል። ከግራ ጫፍ ላይ በነጭ መደብ " ቤቢ ፉድ" የሚል እንግሊዘኛ ተፅፏል።

የሰንሰለት መወዛወዣ መዝናኛ መገልገያ በፓርክ ውስጥ ቆሟል። የተለያዩ ልጆች በመወዛወዣው ላይ ተቀምጠው እየተሽከረከሩ ነው። የመወዛወዣው መቀመጫዎች በአረንጓዴ፣ ቢጫና ሮዝ ቀለም የተቀቡ ናቸው። ሰማዩ ሰማያዊ ሲሆን፣ ከኋላው ብዙ ዛፎች አሉ።

ላባው በዋናነት ቡኒና ቢጫ ቀለም ሲሆን፣ ክንፉና ጅራቱ ላይ ጥቁር ላባዎች ይበዛሉ። ዶሮው በእግሮቹ ቆሞ የሚታይ ሲሆን፣ የጀርባው ክፍል ከፍ ብሎ የፊትና ደረቱ ክፍል ደግሞ ዝቅ ብሎ ይስተዋላል። ዶሮዎች በዋነኝነት ለምን ዓይነት ምርቶች ጥቅም ላይ ይውላሉ?

ትልልቅ፣ ጥቁር አረንጓዴ ቅጠሎችና ቀይና ብርቱካንማ ፍሬዎች በአንድ ላይ ተሰቅለው አሉ። ፍሬዎቹ በደማቅ ቀይና ብርቱካንማ ቀለሞች የበሰሉ ሲሆኑ፣ ቅጠሎቹ በፀሐይ ብርሃን ያበራሉ። ፍሬዎቹ ሙሉ በሙሉ የደረሱት ምን ያህል ይመስልዎታል?

በዚህ ምስል አንድ ሰው ያለ ካልሲ ቡናማ ቀለም ያላቸው የቆዳ ጫማዎች በእግሩ ላይ አድርጓል። ጫማዎቹ የጀልባ ጫማ የሚመስል የቆዳ ማሰሪያ በአፋቸው ዙሪያ አላቸው። ከበስተጀርባው ደግሞ ግራጫማ ደረጃዎች እና ኮንክሪት ወለል አሉ።

ቀይና ጥቁር ቀለም ያላት የአማርኛ መጽሐፍ ሽፋን ይታያል። አንድ ሰው ወደ ጥንታዊ ግንብ የሚመስል ትልቅ ጥቁር ነገር እያየ ቆሟል። ከግንቡ ጫፍ ላይ የሴት ምስል አለ፡፡ የመጽሐፉ ርዕስ "ጊዜ ትዕግስት አንጎንጎ ልብ" የሚል ነው?

የሠርግ ወይም የዝግጅት መድረክ በብዙ ነጭና ሐምራዊ አበባዎች ያጌጠ ነው። ከፊት ለፊት ሁለት ወንበሮችና ከኋላቸው ረዣዥም የብረት ማስጌጫዎች አሉ። የመድረኩ መጋረጃ ነጭ ሲሆን፣ ከላይ በአረንጓዴ ቅጠሎችና ነጭ አበባዎች ተሸፍኗል።

ባለአረንጓዴ የቆርቆሮ ጣሪያ በተነጠፈበት የሱቅ መሸጫ ስፍራ፣ ሙዝ፣ ዱባ፣ አቮካዶና ብርቱካን የመሰሉ ምርቶች ተሰብስበው ተደርድረዋል። ብዙ ዓይነት ፍራፍሬዎችና አትክልቶች ተከማችተው በበርካታ ቅርጻ ቅርጾች ላይ ተቀምጠዋል። የእነዚህ የፍራፍሬ ዓይነቶች የሽያጭ ዋጋ በአሁኑ ሰዓት ምን ያህል ነው?

በማኒኪን ላይ የተደረደረ የወርቅ ጌጣጌጥ ስብስብ ናቸው። ስብስቡ በቢጫ ወርቅ የተሠሩ የአንገት ሐብል፣ የጆሮ ጌጥና ቀለበት አለው። እያንዳንዱ ጌጣጌጥ በመሃል ቀይ ድንጋይ ያለበት የአበባ ቅርጽ አለው። ይህም ለፋሽንና ለባህላዊ ዝግጅቶች የሚለበስ ውድ የሆነ የጌጣጌጥ ነው።

ከፍተኛ ፍጥነት ያለው የባቡር ሐዲድ በኮንክሪት ምሰሶዎች ላይ ተገንብቶ፣ በደረቅ እና ተራራማ መልክዓ ምድር ውስጥ እያለፈ ነው። ባቡሩ ግራጫ፣ ቀይ እና ነጭ ቀለሞችን ያሳያል፣ በግንባሩ ላይ ደግሞ የአረንጓዴ፣ ቢጫ እና ቀይ ምልክት አለው።

ሰማያዊ ክዳን ያለው የፕላስቲክ ጠርሙስ ውሃ ይዟል። ጠርሙሱ በአረንጓዴ የደን መልክዓ ምድር ፊትለፊት ሲቀመጥ፣ በአማርኛ "ፎረስት ውሃ" የሚል አረንጓዴ ጽሑፍ ተጽፏል። በሰማይ ላይ በርካታ ወፎች ሲበሩ፣ ይህ ውሃ የንፁህነት እና የተፈጥሮ ምርት መሆኑን ያመለክታልን?

ጥቁር ልብስ እና ባለመስመር ክራባት ያደረገ አንድ ሰው በስብሰባ አዳራሽ ውስጥ በማይክሮፎን ሲናገር ይታያል። ከፊት ለፊቱ ስሙ እና ማዕረጉ የተጻፈበት ምልክት አለ። ይህ ሰው አሁን ለህዝብ የሚያቀርበው ዋናው ጉዳይ ምንድን ነው?

ጥቁር ሴት ቀይ ሹራብ ለብሳ ነጭ ማስክ አድርጋለች። በብርቱካን ግድግዳ ፊት ለፊት በጠረጴዛ ላይ ተቀምጣለች። በስዕል ወረቀቶች ላይ በቀለማት እየሠራች ስትታይ፣ ቅርጫትና የተጠለፉ የሰም እስክርቢቶዎች ከፊት ለፊቷ አሉ።

ምስት የሚሆኑ ሴቶች ናቸው። ሁሉም የየራሳቸውን ባለቀለም እና የተለያየ ዓይነት ሻሽ/መጎናጸፊያ ለብሰዋል። ፈገግታ የተሞላበት ፊታቸው የደስታ እና የአንድነት ስሜት ይፈጥራል። ሥዕሉ በገጠር ወይም አረንጓዴ ስፍራ ላይ የተነሳ ነው።

ለመለየት ቀላል የሆነው ቡናማ ፈረስ ከሩቅ ዛፎችና ቁጥቋጦዎች ፊት ለፊት ባለው አረንጓዴ ሜዳ ላይ እየሮጠ ነው። የፈረሱ ፀጉር ጥቁርና የተንዠረገገ ሲሆን፣ ግንባሩ ላይ ነጭ ምልክት አለው፤ ይህ ፈረስ በምን ፍጥነት እየሮጠ ነው?

በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቁን ተዕኖ መፍጠር የቻለው መሀሙድ አህመድ ሲሆን ይህ ድምፃዊ በማይረሱ የትዝታ እና የአምባሰል ሙዚቃዎቹ ተወዳጅነት እናዝናን ማፍራት ይቻላል። ጎበዝ የኢትዮጵያ አርቲስት ነው ።

ባለቀለም ሃይማኖታዊ ቅርሶች እና ጥንታዊ ንዋየ ቅድሳት የተሞላ ግድግዳ። ብዙ መስቀሎች፣ የዶቃ ጌጣጌጦች እና የተቀረጹ ምስሎች በጨለማና በተጨናነቀ ቦታ ተሰብስበው ይገኛሉ። እነዚህ ቅርሶች በብዛት የትኛው የኢትዮጵያ ቤተክርስቲያን ወይም ሙዚየም ውስጥ ሊገኙ ይችላሉ?

ከፍ ያለ ቀይ መስቀል ያለበት አደባባይ ላይ ሰዎች ተሰባስበዋል። በመሃል ላይ ወጣቶች ጆተኒ እየተጫወቱ ሲሆን ሌሎች ደግሞ በአካባቢው ቆመዋል ወይም ተቀምጠዋል። የቆመው መስቀል በድንጋይ የታጠረ ክብ መድረክ ላይ ቆሟል። ከበስተጀርባ ዛፎች እና ትናንሽ ሕንጻዎች አሉ።

ትልቅ ጥቁር ፀጉር ያለው አንድ ወንድና ሦስት ሴት ዳንሰኞች በአደባባይ መሃል እየጨፈሩ ነው። ሴቶቹ ሰማያዊ አረንጓዴ ቀለም ያላቸው ባህላዊ ልብሶችና ነጭ መሃረብ ታጥቀዋል። ከበስተጀርባ ብዙ ሰዎችና ትልቅ ሰንደቅ ዓላማ አሉ።

ብዙ ወንዶች ነጭ ጋቢ ለብሰው በክብረ በዓል ላይ ረዣዥም የነሐስ መለከት ይነፋሉ። ጋቢያቸው በቀይ፣ ቢጫና አረንጓዴ የባንዲራ ቀለሞች ያጌጡ ናቸው። ከበስተጀርባ የዘንባባ ዛፎች እና ሕንፃዎች አሉ። ይህ ሙዚቃ በዋነኝነት ለምን አይነት አከባበር ይውላል?

አንድ ከፍተኛ የደንብ ልብስ የለበሰ ፖሊስ መኮንን ጭምብል ባደረጉ ጠመንጃ የያዙ ወታደሮችን በአንድ ረድፍ መርቷል። ወታደሮቹ ሰማያዊ ዩኒፎርም ለብሰው ሜዳ ላይ ሲቆሙ ከበስተጀርባ ብዙ ሕዝብ ተሰብስቧል። እነዚህ ወታደሮች ለምን ዓላማ ተሰልፈው የቆሙት?

አንድ ሽማግሌና ሁለት ወጣቶች በአንድ ጎጆ ውስጥ ተቀምጠዋል። ሽማግሌው ፈገግታ ያሳያሉ፣ አንድ ባልዲ መጠጥ ይዘዋል፣ እንዲሁም የእንጨት ዱላ ደግፈው ይገኛሉ። የሽማግሌውና የወጣቶቹ የጋራ ግንኙነት ምን ይመስላል?

ጥቁርና ግራጫ ቀለም ያላቸው የስፖርት ጫማዎች ነው። ጫማዎቹ ለሮጫ ወይም ለእግር ጉዞ ተስማሚ ናቸው። በእያንዳንዱ ጫማ ላይ አነስተኛ ነጭ አርማ አላቸው። ከበስተጀርባ አረንጓዴ የቤት ውስጥ ተክል አለ። ይህም ጫማዎቹ ለአካል ብቃት ተስማሚ ናቸው።

ደማቅ ብርቱካንማ ቀለም ያላቸው ሴቶች ጫማዎች አሉ። ጫማዎቹ የተነጠፈ ፊት እና የቁርጭምጭሚት ማሰሪያ ያላቸው ጠፍጣፋ ጫማዎች ናቸው። አንዱ ጫማ በእጅ የተያዘ ሲሆን፣ ሁለተኛው ጫማ ደግሞ በእግር ላይ ተደርጎዋል።

አምስት ጎልማሶችና አንድ ሕፃን በአህያ የሚጎተት ጋሪ ላይ ተቀምጠው በመንገድ ላይ ይጓዛሉ። ሦስት አህዮች ጋሪውን ሲጎትቱ በግራ በኩል አንድ ሰው በትረን ይዞ ቆሟል። ከበስተጀርባ በሸካራ አፈር የተሠሩ ኮረብታዎች አሉ። ይህ የመጓጓዣ ዘዴ ውጤታማ ነው?

የህክምና ልብስ የለበሱና ጭንብል ያደረጉ የጤና ባለሙያዎች በአንድ በሽተኛ ዙሪያ ተከበዋል። በሽተኛው በብረት ተንቀሳቃሽ አልጋ ላይ ተኝቶ፣ ባለሙያዎቹ እያከሙት ነው። ሁሉም ባለሙያዎች በስራ ላይ በቁርጠኝነት ያተኮሩ ይመስላል።

አምስት ሰዎች በዘመናዊና ውብ በሆነ ክፍል ውስጥ በስፋት ወንበር ላይ ተቀምጠው ውይይት ሲያደርጉ ይገኛሉ። ተሳታፊዎቹ በክብ ተቀምጠው ማስታወሻ ይይዛሉ፤ በመካከላቸውም የውሃ ሃይላንዶች ያሉበት ክብ ጠረጴዛ አለ።

ለሠርግ ሥነ ሥርዓት ያጌጠ አንድ ጥቁር መኪና ከፊት ቀርቧል። መኪናው በቀይ፣ ነጭ እና ቢጫ አበባዎች በሰንሰለት መልክ በብርጭቆው እና በመከለያው ላይ ተሰርቷል። በትልቁ ፍርግርግ መሃል ላይ ቀይና ነጭ አበባዎች ያሉት የአበባ ስብስብ ተንጠልጥሏል።

ክብ ቅርጽ ባለውና ከቀርከሃ በተሠራ ጣሪያ ባለው ምግብ ቤት ውስጥ ጠረጴዛዎችና ወንበሮች ለትልቅ ግብዣ ተደርድረዋል። ቀይ የጠረጴዛ ጨርቆችና ትንንሽ መብራቶች ሞቅ ያለ ሁኔታን ይፈጥራሉ። ይህ ምግብ ቤት በየትኛው አፍሪካዊ አገር ውስጥ ሊገኝ ይችላል?

ባለ ሁለት ፎቅ የክሬም ቀለም ያለው ዘመናዊ ቤት ነው። ቤቱ ቀይ ጣሪያ እና ትልቅ ጥቁር የብረት በር አለው። በረንዳዎችና ቅስ ቅርጽ ያላቸው መስኮቶች ይታያሉ። ይህ ቤት ሰፊ እና ምቹ ኑሮ ይሰጣል?

መጽሔቶቹ በአብዛኛው የፖለቲካ እና የጦርነት ጭብጦችን የሚመለከቱ ሲሆን፣ በርካታ ታዋቂ ሰዎች የፊት ገጽ ላይ ይታያሉ። የጋራ ጭብጦች: በታችኛው ረድፍ ላይ ያሉ በርካታ መጽሔቶች የኢትዮጵያን ባንዲራ እና ወታደሮች በጦርነት አውድ ላይ ያሉበትን ምስሎች ደጋግመው ይጠቀማሉ።

ወርቃማ መለያ ያለው፣ ታዋቂው የበደሌ ልዩ ቢራ ጠርሙስ ነው። ቢራው የኢትዮጵያ ምርት ሲሆን ለውጭ ገበያ የሚቀርብ ነው። ከጎኑ ደግሞ ለመጠጣት የተዘጋጀ ብርጭቆ አለ። መጠጡ ጥራት ያለው ሲሆን የመዝናኛ ጊዜን ያደምቃል።

ጠበብ ያለና እርጥብ ኮብል ስቶን ድንጋይ የተነጠፈበት መንገድ ሲሆን፣ ጥንታዊ የሚመስሉ ቤቶች በሁለቱም ጎኖች በከፍታ ተሰርተዋል። በሩቅ የአካባቢው ሰው ከኋላው ሆነው ከወንዝ ዳርቻ እየተራመደ ነው። ይህ የነፃነት፣ የከተማ ገጽታና የጥንት አኗኗርን በግልጽ ያሳያል።

ትልልቅ የካክተስ ተክሎች ያሉት አረንጓዴ የገጠር መልክዓ ምድር ነው። በሜዳው መካከል ከሳርና ጭቃ የተሠሩ ጎጆዎች እና ዘመናዊ የብረት ጣሪያ ያላቸው ቤቶች ይገኛሉ። ሰማዩ ሰማያዊ ሲሆን ነጭ ደመናዎች ይተራመሳሉ። ካክተሱ ለአካባቢው ምን አይነት ጥቅም ሊኖረው ይችላል?

ሁለት ሴት ሞዴሎች በቤት ውጭ ባለው መድረክ ላይ የተለየ ፋሽን ትርዒት ያሳያሉ። አንደኛዋ ነጭ እና ሰማያዊ ነጠብጣቦች ያሉት ቀሚስ ለብሳ ወደ ፊት ስትመለከት ሁለተኛዋ ደግሞ ነጭና አረንጓዴ ቀሚስ ለብሳ ጀርባዋን አዙራለች። ከበስተጀርባ ብዙ ሰዎች ተሰብስበዋል።

በርካታ ተማሪዎች በትምህርት ቤት ውስጥ ባሉ የእንጨት ጠረጴዛዎች ተቀምጠዋል። ብዙዎቹ ነጭ ሸሚዝና ካኪ ቀለም ያለው ሱሪ ለብሰዋል፤ ጥቂት ተማሪዎች መቆጣጠሪያ ሳይኖራቸው በቡድን ሆነው እንቅስቃሴዎችን ያደርጋሉ።

ረጅም እንጨቶች ላይ ቆመው ፊታቸው ላይ የቀለም ስራ ያለባቸው አምስት ወጣቶች ይታያሉ። አንድ ጎልማሳ ደግሞ መሬት ላይ ቆሟልና ሁሉም መንገድ ላይ ተሰብስበዋል። ከኋላ በኩል አረንጓዴ የሆኑ ቁጥቋጦዎችና ነጭ መኪና አለ። ይህ የአገላለጽ ዘዴ የማን ባህል አካል ነው?

ከፍተኛ መጠን ያላቸው ጥቁር ቀይ አበባዎች ያሉት ረጃጅም ዛፍ ደማቅ ሰማያዊ ሰማይ ላይ ጎልቶ ይታያል። የዛፉ ቅጠሎች አረንጓዴ ሲሆኑ፣ ቅርንጫፎቹም አረንጓዴ ቡቃያዎችን እንደተሸከሙ ይገኛሉ። ከስሩ ትናንሽ ቁጥቋጦዎች በግራ በኩል ተያይዘው ይገኛሉ።

አንድ የጋዜጣ ሽፋን በአማርኛ ርዕሶችና ጽሑፎች ተሞልቷል። ዋናው ርዕስ ከእህል ሰብል ጋር ያለ ምስል አለው። በገጹ በቀኝ በኩል በርካታ የአርእስት ዝርዝር አለ። ከታች 'ቁጥር 23/2016 ጳጉሜ' የሚል ጽሑፍ አለ። ይህ ጋዜጣ ምን ዓይነት ዜና ያቀርባል?

ታዋቂ የባህል ዘፋኝ አቀንቃኝ አምሳል ምትኬ የጎንደር የባህል ልብስን ለብሳ፣ በአንገቷ ላይ ድሪን አድርጋ እና ሻሽ አስራ ትዘፍናለች። ከጀርባዋ ትልቅ የድንጋይ ሃውልት አለ።

ከጥቅጥቅ ባለ አረንጓዴ ቅጠላማ ተክል ላይ ብዙ ጥሬ አረንጓዴ ቃሪያዎችና አንድ የበሰለ ቀይ ቃሪያ ተንጠልጥለዋል። አንድ ቢጫ ቀለም ያለው ቅጠል ከበስተጀርባ ባለው ደረቅ አፈር ላይ አለ።

ይህ ምስል በጠራራ ፀሐይ በደረቅ መሬት ላይ በእንጨት ዱላ የሚጫወቱ ሁለት ወንዶችን ያሳያል። ጨዋታው ከሆኪ ጋር ይመሳሰላል፤ ተጫዋቾቹም ኳሷን ለመምታት ይሯሯጣሉ። ይህ ምስል በኢትዮጵያ ውስጥ የሚካሄድ የባህል ስፖርት ዓይነት ነውን?

ነጭ የጭነት መኪና በክፍት ቦታ ላይ ቆሞል። የጭነት መኪናው በነጭ ከረጢቶች የተሞላ ነው። ጎኖቹ በቀይና ሰማያዊ ቀለም የተቀቡ ናቸው። ትዕይንቱ በገጠር አካባቢ ሲሆን ከበስተጀርባ ብዙ አረንጓዴ ዛፎችና ሰማዩ ደማቅ ሰማያዊ እና ነጭ ደመናዎች ያሉት ነው።

አምስት ወጣት ሴቶች ነጭ የሐበሻ ልብስ ለብሰው በአንድነት ቆመዋል። ሁሉም ልብሶች በደማቅ ቀለማት እና ባህላዊ መስቀል ቅርጽ ባላቸው ጥልፎች ያጌጡ ናቸው። እነዚህ ሴቶች በምን ዓይነት በዓል ላይ ለመገኘት ተዘጋጅተዋል?

ትልቅ የሆነ ፏፏቴ ከጥቁር እና ነጭ ሽፋን ካለው ገደል ላይ በታላቅ ኃይል ሲንዶሪ አለ። ዙሪያው አረንጓዴ ሳር እና ተክሎች ሲኖሩ፣ ከስር ጭጋግ ይነሳል። በኢትዮጵያ ውስጥ ከነዚህ አስደናቂ ፏፏቴዎች አንዱ የሆነው ፏፏቴ ስም ማን ነው?

የእግር ኳስ አሠልጣኝ የሚመስለው ሰው፣ ጥቁር ባርኔጣና አረንጓዴ ማልያ ለብሶ በማይክሮፎን እየተናገረ ነው። ጀርባው ላይ ስፖርታዊ አርማ ያለው ቢጫ ሸሚዝ አድርጓል። ሰውየው በምን ጉዳይ ላይ ነው ለጋዜጠኞች መግለጫ እየሰጠ ያለው?

ተፈጥሯዊ በሆነ ኮረብታማ ቦታ ላይ ብዙ ሰዎች ተሰብስበዋል። የመሬት አቀማመጡ በእርከን ተከፋፍሎ ድንጋዮች ተደርድረዋል። ሰዎች በተለያዩ እርከኖች ላይ እየተራመዱና እየተሰባሰቡ ነው። ጥቂት ሰዎች ባንዲራ ሲያውለበልቡ እንዲሁም በፈረስ ላይ የተቀመጡ ሰዎች አሉ።

አንዲት እናት በሆስፒታል ክፍል ውስጥ ህፃን ልጇን አቅፋ ፈገግታ ያሳያል። ህፃኑ የገረጣ ሮዝ እና ነጭ ባለመስመር ልብስ የለበሰ ሲሆን፣ ክፍሉ በነጭ አንሶላ በተነጠፉ ብዙ አልጋዎች የተሞላ ነው። ህፃኑ በሆስፒታል ለምን ሊቆይ ቻለ?

ይህ ምስል የጎዳና ላይ የመጻሕፍት መደብር ያሳያል። የተለያዩ የሽፋን ቀለማት ያላቸው ብዙ መጻሕፍት በመደርደሪያዎች ላይ ተደርድረዋል። አንድ ሰው በቆዳ ጃኬት ውስጥ ቆሞ መጻሕፍቱን እየመረጠ ነው። የጎዳና ላይ መጻሕፍት መሸጫ በኢትዮጵያ የንባብ ባህል ውስጥ ምን ያህል ትልቅ ቦታ አለው?

በገጠራማ አካባቢ የሚገኝ ትምህርት ቤት ነው ። ሕንፃዎቹ ባለ አንድ ፎቅና ቢጫ ቀለም ያላቸው ሲሆን፣ በግንባሩ ትልቅ ክፍት ሜዳ አለው። ከበስተጀርባ ረዣዥም ተራሮችና ኮረብታዎች አሉ። ይህም በኢትዮጵያ ውስጥ የተገነባውን አዲስ ትምህርት ቤት ነው።

ሐመር ነጭ የሆኑ የሴቶች ጫማዎች፣ ከወርቃማ መቆለፊያዎች ጋር፣ በንጹሕ ነጭ ጠረጴዛ ላይ ይታያሉ። ጫማዎቹ የተቆረጠ አፍ ያላቸው ሲሆን ከበስተጀርባው ደግሞ ጥቁር እና ወርቃማ ማስቀመጫ ያለው ትንሽ ሰው ሰራሽ አረንጓዴ ተክል አለ።

በሰማያዊ ሰማይ እና በትንሽ ነጭ ደመናዎች ስር ትላልቅ አረንጓዴ ተራሮች አሉ። ከተራሮቹ በታች ያለው ሰፊ ሜዳ በደማቅ አረንጓዴ ሳር የተሸፈነ ሲሆን፣ የተበተኑ ጥቂት ረዣዥም ዛፎች በሜዳው ላይ ይገኛሉ። የመሬት ገጽታው ሰላማዊና ሰፊ ነው።

ምስሉ የትግራይ ተራሮችን ግርማ ሞገስ ያንጸባርቃል። ዐለት የተሰነጠቀ ቋጥኝ ከሩቅ ሜዳ ላይ ከሚታዩ ሌሎች ምሰሶዎች ጋር ጎልቶ ቆሟል። ከስር አረንጓዴ የሆኑ ጥቂትየዛፍ ዝርያዎች ተበታትነዋል። መንገዱ በደረቅ ሣር ተከብቧል። እንደዚህ አይነት አስደናቂ ተራሮች በብዛት የሚገኙት የትኛው የትግራይ ክልል አካባቢ ነው?

ረዥም ብርጭቆ ውስጥ ባለ ሶስት ቀለም ያለው ፍራፍሬ ጭማቂ ወይም ጁስ አለ። ቀለሞቹ ከላይ ወደ ታች ሲታዩ ቀይ፣ ብርቱካናማ (ወይም ቢጫ) እና ፈካ ያለ አረንጓዴ ናቸው፤ ቀለሞቹ ሳይቀላቀሉ በንብርብር የተደረደሩ ናቸው።

አምባሳደር የውሃ ማስታወቂያ ሰሌዳ ሶስት የተለያዩ መጠን ያላቸው የውሃ ጠርሙሶችን ያሳያል። በማስታወቂያው ላይ የአምባሳደር አርማ፣ የአማርኛና የእንግሊዝኛ ጽሑፎች፣ እንዲሁም አረንጓዴ ሜዳና ሰማይ ይታያሉ።

በጡብ ወለል ላይ እተቀመጡ የባህል እደ ጥበብ ውጤቶች ናቸው። ክብ የሆኑ ባለብዙ ቀለም መቀመጫ ወንበሮችና የሸክላ ቡና ማቅረቢያ እቃዎች ከፊት ለፊት ተቀምጠዋል። የቡና ፍሬዎች በትልቅ ሳህን ውስጥ አሉ። ከበስተጀርባ ብዙ ቅጠሎች እና የተንጠለጠሉ ጥበቦች አሉ።

በሰማያዊና ነጭ መሐል የተቀባ፣ በወርቃማ ጫፍ ያጌጠ ሰንደቅ ዓላማ በሕዝብ በተሞላ ስታዲየም ላይ ከፊት ። በዙሪያው ሌሎችም ሰንደቅ ዓላማዎች አሉ፣ ከእነዚህም መካከል አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማዎች ይገኙበታል።

የክሎቭ (ቅርንፉድ) የዘይት መያዣ በብዙ ደረቅ ቅርንፉዶች ተከቧል። 'ዶቴራ' የተባለው ኩባንያ ያመረተው ሲሆን 15 ሚሊ ሊትር ነው። ቅርንፉድ በምግብና በባህል ሕክምና የሚጠቅም መዓዛ ያለው ቅመም ነው። የቅርንፉድ ዘይት በባህላዊ መድሃኒት ውስጥ እንዴት ጥቅም ላይ ይውላል?

ግመል ከለር ያለው የሥራ ልብስ የለበሰ አንድ ወጣት በእጁ የውኃ መርጪያ ይዞ አበቦችን ያጠጣል። ሰውዬው በቀይ-ቡኒ ልብስ በስተጀርባ በተሸፈነ የብርጭቆ ግሪን ሃውስ ውስጥ ይሰራል። በዙሪያው ብዙ የአበባ ቁጥቋጦዎች ይገኛሉ።

ጥቁር ሰማያዊ ቀለም ያለው፣ በዳይኖሰር ስዕሎች ያጌጠ የእርሳስ ማስቀመጫ ሁለት አቀማመጦች አሉት። አንደኛው ሲዘጋ ሌላኛው ሲከፈት፣ ውስጡ መቀስ፣ ፕሮትራክተር፣ ኮምፓስ እና ባለቀለም እስክሪብቶዎችን ይዟል። ማሰቀመጫው ሰማያዊ ዚፐር አለው።

ቢጫ ጓንት ያደረገ ሰው በኤሌክትሪክ መቁረጫ ብረት ሲቆርጥ ያሳያል። በሚቆረጥበት ጊዜ ብልጭታዎች ወደ ሁሉም አቅጣጫዎች ይበተናሉ፤ ይህ የመቁረጫ መሳሪያ በብረት ፋብሪካ ውስጥ አይገኝም?

የጎንደርን ፋሲል ግቢ የሚያሳይ ሲሆን ትላልቅ የድንጋይ ግንቦችና የጥንት ህንጻዎች በሣር በተሸፈነ መሬት ላይ ይገኛሉ። በግቢው ዙሪያ የዛፎችና የከተማ ክፍሎች ይታያሉ፤ ይህም የስፍራውን ታሪካዊነት ያመለክታል።

በጉራጌ አካባቢ የተለመደ መኖሪያ ቤት ሲሆን የሚዘጋጀውም ከቀርቀሃና ከሳር ነው ይህ አንድ ቤተሰብ መኖሪያ ቤት ሲሆን ለመስራት በጣም ቀላልና ማህበረሰቡ ተሰብስቦ በሳምንት ሊጨርሰው የሚችለው የቤት አሰራር ነው።

ሦስት ጥቁር ልብስ የለበሱ ወንዶች በክብር መድረክ ላይ ተቀምጠዋል። በፊታቸው ባለው ጠረጴዛ ላይ አረንጓዴ እና ሰማያዊ ቅጠሎች ተደርድረዋል። ከበስተጀርባ በሰማያዊ ፊደላት የተፃፈ ዋና ርዕስ አለ። እነዚህ ሰዎች በምን ጉዳይ ላይ ነው እየመከሩ ያሉት?

የበሰሉና አረንጓዴ የገብስ ራሶች በሜዳ ላይ ቆመዋል፤ ከበስተጀርባ ኮፍያ የደፉ ገበሬዎችና ባለሙያዎች እርሻውን ይጎበኛሉ። በምርቱ ላይ ሰፊ የብርሃን ነጸብራቅ አለ። ገበሬዎቹ ምን ዓይነት የዘር ፍሬ ተክለዋል?

በወርቃማ ቀለም የተጋገረ ጣፋጭ ምግብ በክብ መጋገሪያ ላይ ተቀምጧል። ምግቡ በአልማዝ ቅርጽ ተቆርጧል፤ በላዩ ላይ የተፈጨ ለውዝ ወይም ሌላ ፍሬ ተበታትኗል። ምግቡ ለምግብነት ዝግጁ ነው ፡፡ የዚህ ጣፋጭ ምግብ ስም ምን ይባላል?

ደረቅ ሣር ባለው መስክ ላይ ቆሞ፣ በእጁ ባለ ሁለት ሹካ እንጨት ይዞ ወደ ኋላውን አዙሮ የሚሰራ ሰው ያሳያል። ሰውየውም የገጠር አካባቢን በሚያሳይ ዳራ ላይ ነው፣ ከኋላው ኮረብታዎች ይታያሉ?

ምቹ መቀመጫዎች ያሉት ምግብ ቤት በውስጠኛው ክፍል ተዘጋጅቷል። ግድግዳዎቹ ብርቱካናማ ቀለም ያላቸው ሲሆኑ ጠረጴዛዎቹ በነጭ ልብስና በቀይ የናፕኪን ጨርቆች ተሸፍነዋል። በውስጠኛው ክፍል ሰው ሠራሽ የዝሆን ጥርሶች ለጌጥ አሉ።

ምስል የፌስቡክ፣ ኢንስታግራም እና ዋትስአፕን ጨምሮ የ"መታ" ኩባንያን አርማዎች ያሳያል። እነዚህ ሁሉ የማህበራዊ ሚዲያ መተግበሪያዎች በአንድ ወላጅ ኩባንያ ስር እንዴት ተሰበሰቡ?

ይህ አርማ (ሎጎ) ጥቁር ክብ ዳራ ላይ ወርቃማ ቀለም ያለው ባህላዊ የጌጥ ምልክት ያሳያል። በክቡ ዙሪያ «የኢትዮጵያ ብሔራዊ ባንክ» የሚል የአማርኛ ስም ተቀምጧል፤ አርማውም ከስር ግልጽ በሆነ ዳራ ላይ ተደጋግሟል።

ዋናው ሰውዬው አረንጓዴ ሻሽ በአናቱ ላይ አጥፍቶ፣ ነጭ ጋቢ የመሰለ ልብስ ደርቦ ከበሮ እየመታ በደስታ እየዘፈነ ነው። በዙሪያው ብዙ ሰዎች ተሰብስበው አሉ። ከበስተጀርባ ያሉት ሰዎች ተመሳሳይ ባህላዊ ልብሶች እና የአብዛኞቹ ሴቶች በነጭ ጨርቅ የተሸፈኑ ናቸው።

በኢትዮጵያ ከተማ ውስጥ ያለ የተጨናነቀ የገበያ አካባቢ ያሳያል። ሰዎች ይንቀሳቀሳሉ፣ ተሽከርካሪዎች አሉ፣ እና ብዙ የንግድ ማስታወቂያዎች ይታያሉ። አካባቢው ንቁና ሥራ የበዛበት ይመስላል። በከተማው የዕለት ተዕለት እንቅስቃሴው ምን ያህል ከባድ ነው?

አንድ መካኒክ በአውቶሞቢል ዎርክሾፕ ውስጥ በከፊል የተፈረካከሰ መኪና የኋላ ክፍል ሲያጸዳ ይታያል። ሌሎች በርካታ መኪኖች ለጥገና ተራቸውን እየጠበቁ የቆሙ ሲሆን ዎርክሾፑ በአቧራ ተሸፍኗል። በአደጋ የተጎዳ መኪና ለመጠገን ምን ያህል ሂደት ይጠይቃል?

የመካከለኛ ዕድሜ ሰው መነጽር ለብሶ፣ ሰማያዊ ኮትና ብርቱካናማ ክራቫት አድርጎ ተቀምጦል። የፀጉሩ የተወሰነው ክፍል ግራጫማ ነው። በስተግራ በኩል የኢትዮጵያ ባንዲራ በደበዘዘ ሁኔታ አለ። ይህ ሰው ማን ነው?

የቢስክሌት ጋላቢ አጭር ሱሪና ሸሚዝ ለብሶ በአስፋልት መንገድ በቀኝ በኩል ሲጓዝ ይታያል። በመንገዱ ላይ ብዙ መኪናዎችና ቀይ የጭነት መኪና ቆመዋል። በግራ በኩል አላፊ አግዳሚ ያሉበት የእግረኛ ኮብልስቶን መንገድ ይታያል። ሰማዩ ደመናማ ነው።

ትናንሽ አረንጓዴ ቅጠሎችና ቅርንጫፎች ያሏቸው ዛፎች ከመንገድ ዳር ይዘንብባሉ። ዛፉ በአብዛኛው ረዣዥም እና ጠባብ አረንጓዴ ቅጠሎች አሉት። የትኛው የዛፍ ዓይነት ሊሆን ይችላል?

አምስት ታዳጊ ህፃናት ሙሉ ቀሚስ ለብሰዉ ፀጉራቸዉን በሂጃብ ሸፍነዋል። ሁለት ቢጫ ቀሚስ በቀኝ በኩል ፣ፒክ ቀለም ያለዉ ቀሚስ የለበሰች በግራ በኩል እና ቀሪ ሁለት ልጆች ነጭ ቀሚስ አድርገዋል።

ይህ ሰማያዊ ቀለም ያለው የማስታወቂያ ምስል ነው። የጥርስ ሕክምና ክሊኒክ መሳሪያዎች፣ የቢሮው ውስጠኛ ክፍል እና ፈገግ የምትል ደንበኛ አልች። ጽሑፉ "ባቢ ዴንታል ክሊኒክ " የሚል ሲሆን፣ የክሊኒኩን አገልግሎትና የስልክ ቁጥሮችን በአማርኛ ይገልጻል።

በአዲስ አበባ ከተማ መንገድ ላይ የሚገኙ ቀይና ቢጫ ባለሁለት መገጣጠሚያ ያላቸው የህዝብ ማመላለሻ አውቶቡሶችን ያሳያል። አውቶቡሶቹ በ አደባባይ ላይ እየዞሩ ነው። ይህ የዘመናዊ የከተማ ትራንስፖርት አገልግሎት መጀመርን ወይም መስፋፋትን ያመለክታል።

በኢትዮጵያ ባህላዊ ልብስ የለበሱ ሴቶችና እናቶች ሕፃናትን አቅፈው በቡድን ሆነው ሁሉም ፈገግታና ደስታ ከፊታቸው ላይ አለ፣ ይህም ጥብቅ ቤተሰብ ወይንም ማኅበረሰብ መሆናቸውን ነው። እነዚህ ሴቶች የትኛውን የኢትዮጵያ ክልል ወይንም ብሔረሰብ ይወክላሉ?

ባለ ሰማያዊና አረንጓዴ የኋላ ገጽታ ፊት ለፊት ሦስት ልጆች ራቁታቸውን ሆነው፣ አረንጓዴ፣ ቢጫና ቀይ ልብሶችን በወገባቸው ላይ አድርገዋል። ልጆቹ ምን ዓይነት ትርኢት እያሳዩ ነው? ልብሶቹ የብሔራዊ ባንዲራ ቀለሞችን የሚወክሉት ለምንድን ነው?

ሰማያዊ ቀለም ያለው የትራፊክ አቅጣጫ ምልክት ሰሌዳ አለ። ሰሌዳው የፒያሳ፣ የቴዎድሮስ አደባባይ፣ የተ/ሃይማኖት አደባባይ እና የግራንድ ቤተመንግስት አቅጣጫዎችን በአማርኛ እና በእንግሊዝኛ ያመለክታል።

ከላሊበላ ገለልተኛ የድንጋይ አብያተ ክርስቲያናት አንዱን ። ቤተ ክርስቲያኑ ጠቆር ያለ ቀይና ቡናማ ቀለም ያለው ሲሆን በዙሪያው ዐለት የተጠረበ ደረጃዎች አሉት። ከላይ በኩል በደብዛዛ ሰማያዊ ሰማይና ከበስተጀርባ ዛፎች ይታያሉ።

በአንድ የገበያ ቦታ ላይ፣ ሁለት ፈረሶች (አንደኛው ቡኒ ሌላኛው ነጭ) በገለባ በተሸፈነ መሬት ላይ ሲቆሙ ይታያሉ። ከበስተጀርባ ሦስት ትላልቅ የገለባ ክምሮች ሲኖሩ፣ አንድ ሰው ደግሞ ከፈረሶቹ አጠገብ ይቆማል። እነዚህ ፈረሶች ለመሸጥ ቀርበዋል ወይስ ለመስክ ሥራ የሚውሉ ናቸው?

ከጌጣጌጥ ድንጋዮች ጋር ተቀናጅቶ የተሰራ ወርቃማ ቀለበት መሃሉ ላይ የቡና ጀበናና ሲኒ ይገኛሉ። ይህ የቡና ምልክት ያለው ቀለበት የኢትዮጵያን ባህላዊ ትስስርና አክብሮት ያሳያል። ይህ የመሰለ ባህላዊ ቀለበት ለየትኞቹ የቤተሰብ በዓላት ላይ እንደ ስጦታ ይሰጣል?

ባለ ሁለት ገጽ ጋዜጣ ይከፈታል፤ ዋና ዋና ዜናዎች፣ ማስታወቂያዎችና የአምድ ጽሑፎች ይገኙበታል። በስተቀኝ በኩል አንድ ትልቅ የሲኖ ትራክ ማስታወቂያ አለ። በአማርኛ ፊደላት የተለያዩ መረጃዎች ተጽፈዋል። ጋዜጣው በየትኛው ዓመት ታትሟል?

አስር የብረት ቀለም ቆርቆሮዎች በአንድ ላይ ተደርድረዋል። ቆርቆሮዎቹ በተለያየ ደማቅና ቀላል ቀለም የተሞሉ ሲሆን፣ አረንጓዴ፣ ቀይ፣ ሰማያዊ፣ ጥቁር እና ብርቱካናማ ቀለሞች በግልጽ ጎልተው ቀርበዋል።

አንድ የአማርኛ ዜና ማቅረቢያ በስተጀርባ፣ ጥቁር ልብስና መነጽር የለበሰ መካከለኛ ዕድሜ ያለው ሰው ማይክሮፎን ይዞ ንግግር ያደርጋል። ይህ ሰው ምን ዓይነት የህዝብ ጉዳይ ላይ አስተያየት እየሰጠ ሊሆን ይችላል?

የሰው እጅ ውሃን በብርቱካናማ ማጥለያ ወደ መስታወት ይጨምራል። ከጎኑ አንድ ሰማያዊ ማጥለያ በረጃጅም ጠርሙስ ውስጥ ገብቷል፤ ሌላ ቢጫ ማጥለያ ደግሞ ከፊት አለ። እነዚህ ነገሮች በተሸመነ ምንጣፍ ላይ ተቀምጠዋል። እነዚህ ማጥለያዎች ለምን ጥቅም ላይ ይውላሉ?

ብርሃን ባንክ አዲስ መረጃ መልዕክት አስተላልፏል። ባንኩ ትኩስ የሆኑ መረጃዎችን በየዕለቱ በቴሌግራሙ መስመር እንደሚያቀርብ አስታውቋል። ባንኩ 8292 በሚለው ቁጥር እና በድረ-ገጽ አድራሻውም አገልግሎት ይሰጣል።

የኢትዮጵያ ሰብዓዊ መብቶች ኮሚሽን አርማ ሰማያዊ ዳራ ላይ ይገኛል። አርማው ቢጫ ክብ፣ ነጭ ጨረቃዎች እና ሰማያዊና ነጭ የሰዎች ምስሎች ያሉት ሲሆን፣ በአማርኛ እና በእንግሊዝኛ የድርጅቱ ስም ተጽፏል።

በርካታ ወንዶች በውጭ አካባቢ ተሰልፈው ባህላዊ ጭፈራ ይጨፍራሉ። ሁሉም ነጭ ረዥም እጀታ ሸሚዝና ነጭ ሱሪ ለብሰዋል። ራሳቸው ላይ ነጭ ጨርቅ አስረዋል። ጭፈራውን የሚጨፍሩት ሣር እና ዛፎች ባለበት ስፍራ ነው።

ሦስት የተለያዩ ቡድኖች ቡናማ ፈሳሽ ያላቸው የብርጭቆ ጠርሙሶች ተደርድረዋል። የጠርሙሶቹ መጠኖችና ቅርፆች ይለያያሉ፤ የጠርሙሱ መክደኛም እንዲሁ። ይህ መጠጥ የተሰራው ከምን ዓይነት ግብዓቶች ሊሆን ይችላል?

ባህላዊ ነጭ ልብስ የለበሰ አንድ ሰው በትልቅ የእንጨት ወንበር ላይ ተቀምጦ፣ ዙሪያውን ወለሉ ላይ ለተቀመጡ ህፃናት እጆቹን እያንቀሳቀሰ ይናገራል። ክፍሉ በእንጨት የተነጠፈ ሲሆን ከበስተጀርባ ካለው በር ደማቅ ብርሃን ይፈነጥቃል። ሰውዬው ለህፃናቱ ምን እየነገራቸው ይመስልዎታል?

ቅመም የበዛበት ጥቁር ቀይ ወጥ የተጠበሰ ድንች በመሃል የያዘ ምግብ በእንጀራ ላይ ተቀምጧል። ይህ ምግብ በባህላዊው መንገድ በጥቁር የሸክላ ሳህን ቀርቧል። የኢትዮጵያ ወጥ ውስጥ ምን ዓይነት ቅመሞች ይጨመራሉ?

በጡብ ወለል ላይ፣ አንድ ቤተሰብ በፊት ለፊታቸው ትልቅ ጥቁር ውሻ ቆሟል። አባት፣ እናት እና ሁለቱ ልጆች ነጭ ባህላዊ ልብስ ለብሰዋል። ከኋላቸው አረንጓዴ ሣር እና ረጅም የግንባታ ቤት አለ። ቤተሰቡ ወደ ካሜራው ይመለከታሉ።

ግራና ቀኝ በደን የተሸፈኑ ረጃጅም ኮረብታዎች መካከል ወንዝ ይፈስሳል። ወንዙ ጭቃማ ቡናማ ቀለም አለው። ከወንዙ ላይ ለትራንስፖርት የሚያገለግል ጠፍጣፋ ድልድይ ተንጣለለ። ሰማዩ ጠራ ያለ ሰማያዊ ነው።

አልካላይን ባትሪዎችን በጥቅል ያሳያል። ጥቅሉ ጥቁርና ቢጫ ቀለም ያለው ሲሆን፣ የካርቱን ምስልም አለው። ባትሪዎቹ ለኤሌክትሮኒክስ አስፈላጊ ናቸው። እነዚህ ባትሪዎች ምን ያህል ጊዜ ያገለግላሉ?

በእንጨት ሳጥኖች ውስጥ ብዙ ያልበሰሉ አቮካዶዎች ተከምረው ይታያሉ። የፍራፍሬዎቹ ውጫዊ ክፍል በአብዛኛው ጥቁር አረንጓዴ ነው። አቮካዶዎቹ በብዛት ተሰብስበው የሳጥኖቹን አፋፍ ሞልተዋል። ሳጥኖቹ ቡናማ ቀለም ባለው የውስጥ ምን ውስጥ ተቀምጠዋል?

ውበት ባለው ነጭ የሰርግ መድረክ ላይ የተዘጋጀው ዋናው ጠረጴዛ ይታያል። ጠረጴዛው በብዙ ነጭ ጽጌረዳዎችና በወርቃማ ማስጌጫዎች ያጌጠ ሲሆን፣ ለልዩ ቀን የተዘጋጀ ድምቀት ይንጸባረቃል። በኢትዮጵያ ባህል ይህ የመሰለ ትልቅ ማስዋቢያ ለሠርግ በዓል ምን ያህል ወጪ ያስወጣል?

በሰላምታ መጽሔት ሽፋን ላይ በአረንጓዴ ሜዳ ላይ አምስት ሴቶች በአትሌቲክስ ልብስ ቆመዋል። በመሃል ያለችው ሴት ብርቱካናማ ሱሪና አረንጓዴ የላይኛው ልብስ ለብሳ እጇን ወገቧ ላይ አድርጋለች። በዙሪያዋ አራት ሴቶች በተለያየ ስፖርታዊ ልብሶች ከኋላዋ ቆመዋል።

መሃል ላይ ጥሬ ስጋ በኮን የተዘጋጀ ምግብን ጨምሮ የተለያዩ የኢትዮጵያ ምግቦች ቀርበዋል። በጎን በኩል ጠበሳ፣ ማሰሮ ውስጥ ያለ ጠጅ እና ባህላዊ የገለባ ኮፍያ አለ። 'የበሬ ሥጋ ሬስቶራንት' የሚል ጽሑፍ የባህላዊ ምግብና የእንስሳት ምርትን ያሳያል።

ባለ ቀይና አረንጓዴ ጀልባ በውሃ ላይ በፍጥነት እየተጓዘች ነው። በላዩ ላይ የተዘረጋው ነጭ ሸራ ከሰንደል ጋር ተሰቅለው ባሉ ጨርቆች አጊጧል። የጀልባው ቀስት ላይ የኢትዮጵያ መስቀል ተተክሏል። አንድ ሰው በጀልባው ኋለኛ ክፍል ተቀምጧል።

የተጠቡ የሚመስሉ ቀጫጭን ቁርጥራጮች ሲሆን፣ ከጎኑ ደግሞ የተዘበራረቀ እንቁላል እና እርጎ የመሰለ ነጭ ቅመም በትንሽ ማር ይገኛል። በሳህኑ ላይ ያሉት በቅመም የተነከሩ የሚመስሉ ቀጫጭን ቁርጥራጮች ምን ዓይነት ባህላዊ የኢትዮጵያ ምግብ ሊሆን ይችላል?

ሙሽራውና ሙሽሪት ቀይና ወርቃማ ዘውድ ደፍተው የቤተ ክርስቲያን ልብስ ለብሰዋል። ሙሽራዋ በነጭ ሻሽ ተጠቅልላለች፤ ሁለቱም ከቀሳውስቱ እጅ በተሰጣቸው ሃይማኖታዊ መጽሐፍ ተባርከዋል።

ነጭ ባህላዊ ልብስ የለበሱ ወንዶችና ሴቶች ሲጨፍሩ ያሳያል። ተሳታፊዎቹ ጃንጥላና ደማቅ ቀለማት ያላቸው ሻሽ አድርገዋል። በስተጀርባ በአማርኛ ጽሑፍ አለ። ይህ ምን ዓይነት የባህል በዓል ነው?

ርዝመቱ ብዙ የሆነ ዘመናዊ ባቡር ረዥም ድጋፎች ባሉት ድልድይ ላይ በደረቅ ምድር አቋርጦ ይጓዛል። ባቡሩ አረንጓዴ፣ ነጭ እና ቀይ ቀለም አለው። በአድማስ ላይ ኮረብታማ ምድረ በዳ አለ። የዚህ ባቡር መስመር ግንባታ ለሀገሪቱ እድገት ያለው ጠቀሜታ ምንድን ነው?

ደስተኛ የምትመስል አንዲት ሴት ብርቱካናማ ጃኬት ለብሳ ጥቁር ስልክ በእጇ ይዛ ፈገግ ብላ ትታያለች። በስተግራ በኩል የሞባይል ፖስ ማሽን እና የተለያዩ ካርዶች ይገኙበታል፤ ከስር ደግሞ ብር፣ ዶላር እና አውሮፓዊ የመሰለ ገንዘብ ጥቅልል ተደርጎ ይታያል።

ትልቅ የሰዎች ስብስብ ከቤት ውጭ አስፋልት ላይ ተቀምጦ ይታያል። ከበስተጀርባ የከተማ ህንጻዎችና ተሽከርካሪዎች ሲኖሩ፣ ጥቂት ጥቁርና ቀይ ባንዲራዎች በሩቅ ይታያሉ። ይህ ትልቅ ስብስብ በአንድ ላይ የተሰበሰበው የትኛውን ችግር ለመፍታት ይሆን?

በጣም ብዙ አይነት ያላቸው የፍራፍሬ እና አትክልት አይነቶች በመደብ በመደባቸው ተደራርበዋል። ከአትክልቶቹ መካከልም ቲማቲም፣ ቃሪያ፣ ሽንኩርት፣ የፈረንጅ ቃሪያ፣ ካሮት ከብዙዎቹ በጥቂቱ ናቸው።

ተማሪዎች በተሰበሰቡበት ግቢ ውስጥ፣ ሁለት ወንዶች ልጆች እግር ኳስ እየተጫወቱ ነው። አንደኛው ወጣት እግር ኳሱን ሊመታ ሲል ይታያል፣ ሌላኛው ደግሞ ከእርሱ ፊት ለፊት ቆሟል። በእንደዚህ አይነት መዝናኛዎች መሳተፍ ለተማሪዎች ምን አስተዋጽኦ ያደርጋል?

ከሰንደቅ ዓላማው ዘንግ ጋር የተያያዘው የአገሪቱ አረንጓዴ፣ ቢጫ እና ቀይ ባንዲራ በነፋስ እየተወዛወዘ ነው። ሰንደቅ ዓላማው በመካከሉ ሰማያዊ ክብ እና ባለ አምስት ጫፍ ኮከብ አለው። የኢትዮጵያ ሰንደቅ ዓላማ ምን አይነት ቀለማትን በቅደም ተከተል ይዟል?

በጠራራ ፀሐይ ብርሃን የተቀረፀ የባህር ዳርቻ አካባቢን ነው። ከፊት ለፊት ሰፋ ያለ ግራጫ ወይም ነጭ አሸዋማ መሬት አለ። በአሸዋው ላይ በግራ በኩል መካከለኛ መጠን ያለው የዘንባባ ዛፍ ይገኛል። ዛፉ አጭር ግንድ እና ደማቅ አረንጓዴ ቅጠሎች አሉት።

ሾሃማ ቅጠል ያለው የቁልቋል ተክል በደረቅና ቁጥቋጦ በበዛበት መሬት ይታያል። አረንጓዴው ተክል በቡናማ ደረቅ እፅዋት ተከቧል፤ ይህም አካባቢው ደረቅ መሆኑን አሉ። ይህ አይነት ተክል የትኞቹ በረሃማ አካባቢዎች ይገኛል?

አንዲት ሴት ቡናማ የሴቶች ሰንደል ጫማ በእጇ ይዛለች። የጫማው ማሰሪያ በአበባ ቅርፅ የተሰራ ሲሆን መሀሉ ላይ ዕንቁ ቅርፅ ያለው ጌጥ አለው። ሴትየዋ የዚያኑ አይነት ጫማ በቀኝ እግሯ አድርጋለች። የእግር አንጓዋን በእንቁ ሰንሰለት አስውባዋለች።

ከታች ነጭ ወረቀት ላይ ሁለት የአምበር ጌጣጌጦች አሉ። አንደኛው በትልቅ ሞላላ እና ጥቁር ብረት ጠርዝ ያጌጠ ሲሆን፣ ሁለተኛው ደግሞ በልብ ቅርጽ በቀላል ብረት ሰንሰለት የታሰረ ነው። ሁለቱም ጌጣጌጦች በሰንሰለት ተንጠልጥለዋል። እነዚህ ጌጣጌጦች ምንምን ናቸው?

ፈገግታ ያላቸው ወላጆችና ሁለቱ ልጆቻቸው ቀለል ያለ ቀለም ያላቸው ልብሶች ለብሰው ለፎቶግራፍ ቆመዋል። ከጀርባቸው ግድግዳው በብረት ወይም በእንጨት የተሠሩ የኢትዮጵያ መስቀሎች በቅጡ ተሰቅለዋል። ቤተሰቡ በባህላዊ መስቀሎች ፊት ለፊት መቆሙ ምንን ያንጸባርቃል?

ጥሩ ብርሃን ባለበት የገበያ ቦታ ውስጥ፣ ሻጩ የተለያዩ የእህልና የጥራጥሬ ምርቶችን በከረጢቶች ውስጥ አዘጋጅቷል። ሻጩ በመመዘኛ መሣሪያ ምርቱን ሲሰፍር ከበስተጀርባ ብዙ ደንበኞች ተቀምጠዋል። በተለያዩ ከረጢቶች ውስጥ ያሉት የእህል ዓይነቶች የትኞቹ ናቸው?

ይህ ምስል የኢትዮጵያ ታዋቂ አትሌት ቀነኒሳ በቀለ በሜዳሊያና በአበባ እቅፍ ይታያል። ሌሎች ታዋቂ አትሌቶችም በጎን በኩል ይታያሉ። በኢትዮጵያ ውስጥ ረጅም ርቀት ሩጫምን ያህል ብሔራዊ ኩራት የሚፈጥር ስፖርት ነው?

አንድ ልጅ ሮዝ ሸሚዝ እና ሰማያዊ ጂንስ ለብሶ፣ በኮንክሪት መስኖ ውስጥ በእጆቹ ውኃ እየረጨ ፈገግ ይላል። የመስኖው ጠርዝ በረጅም የበቆሎ እፅዋት የተከበበ ሲሆን ከበስተጀርባ ኮረብታዎች አሉ። የመስኖ ቦይ በምን አይነት የውኃ ምንጭ ይጠቀማል?

አንዲት ሴት ሐምራዊ ቀለም ያለው ሰፊ ሱሪና ነጭ የቆዳ ስፖርት ጫማ ለብሳ ትራመዳለች፡፡ ጫማዎቹ ከታች በኩል ጥቁር ነጠብጣብ ያላቸው ሲሆን ከላይ ነጭ ማሰሪያ አላቸው፡፡ የእግረኛ መንገዱ ግራጫ ኮንክሪት ነው፡፡

መሃል ላይ 'አዲስ ልሳን' የሚል ጋዜጣ ርዕስ በአማርኛ በትላልቅ ፊደላት ተጽፏል። ከታች አንድ ሰው ቃለመጠይቅ ሲሰጥና ከፍ ያሉ የመኖሪያ ሕንፃዎች አሉ። የተለያዩ ዜናዎችና ማስታወቂያዎች በገጹ ላይ ተሰራጭተዋል። ጋዜጣው በማን ታትሞ የወጣ ነው?

ሰዎች በገበያ ውስጥ ብዙ ዶሮዎችን አስቀምጠዋል። ዶሮዎቹ የከብትና የዶሮ ሥጋ የሚሸጥበት ግቢ ውስጥ በቅርጫት ተዘግተዋል። አንድ ሻጭ ከበስተጀርባ ብቅ ብሎ ወደ ግቢው ይመለከታል። ዶሮዎቹ የተለያዩ ቀለሞች ያላቸው ሲሆን በችርቻሮ ሽያጭ ላይ ቀርበዋል።

ሰዎች የሳይክሊንግ ውድድር ላይ በረዥም መንገድ ላይ ይወዳደራሉ። ብሉ እና ቀይ የራስ ቁር እንዲሁም ጥቁር ልብስ ለብሰዋል። በደረቅ አካባቢ መንገድ ላይ በቡድን እየጋለቡ ነው። የውድድሩ ተሳታፊዎች በልዩ ሁኔታ ተሰልፈዋል። እነዚህ ተወዳዳሪዎች የሚሳተፉበት የስፖርት ውድድር ምን ይባላል?

አንድ ፋሽን ያለው የፀጉር ቤት ውስጥ ሦስት ወንዶች ፀጉራቸውን ይሰራሉ። ፀጉር አስተካካዮቹ ነጭ ሸሚዝ እና ጥቁር ክራባት አድርገዋል። በሁሉም ቦታ መስታወቶች አሉ፤ ከላይ በወርቃማ ፍሬም የተቀረጹ ስዕሎች ይገኛሉ። የፀጉር አስተካካዮቹ የአለባበስ ዘይቤ ምን ያሳያል?

የልብስ ማስቀመጫው በተንሸራታች በሮች፣ ከላይ በሚከፈቱ መደርደሪያዎች እና በጎን በኩል በተከፈቱ እና በተዘጉ መሳቢያዎች የተከፋፈለ ነው። በክፍት መደርደሪያዎች ላይ የተቀመጡት ትናንሽ የጌጣጌጥ ቁሳቁሶች ምን ዓይነት መልዕክት ያስተላልፋሉ?

ክፍት በሆነ የቤተ-መጻሕፍት ክፍል ውስጥ አንዲት ሴት የብርቱካን ልብስ ለብሳ መጽሐፍ ይዛ ቆማለች። ክፍሉ በረጃጅም የእንጨት መደርደሪያዎች የተሞላ ሲሆን፣ በብዙ ጠረጴዛዎችና ወንበሮች የተደራጀ ነው። ቤተ-መጻሕፍቱ በድንጋይ ግድግዳዎች በር በኩል ሆኖ ይታያል።

አሮጌ የሚመስል ወረቀት ሲሆን የኢትዮጵያ ካርታንና የግእዝ ፊደላትን ይዟል። በፊደሎቹ ዙሪያ ጽሑፎችና የቁጥር ሰንጠረዥ አሉ። ካርታው የድሮ የአስተዳደር ክፍሎችን የሚያሳይ ይመስላል። የካርታው አላማ ምንድን ነው?

በብዙ ሙስሊም ሴቶች የተሞላ ትልቅ የምሽት የጎዳና ኢፍጣር ስብሰባ ቀርቧል። ሴቶቹ መሬት ላይ ተቀምጠው በወረቀት ላይ የተዘረጋ ምግብ ሲመገቡ፣ አካባቢው በሰዎችና በብርሃን የተሞላ ነው።

በነጭ ዳራ ላይ የቴሌቪዥን ጣቢያ አርማ በደማቅ ቀለማት አለ። ትልቁ ሰማያዊ ፊደል "ቲቪ" ከስር "አዲስ ትውልድ" የሚል ጽሑፍ ሲይዝ፣ "ኤ" የሚለው ፊደል በቀይ፣ ቢጫና አረንጓዴ ቅስት ተከቧል። ይህ ቴሌቪዥን ጣቢያ በምን ርዕሶች ላይ ያተኩራል?

አንድ ጢም ያለው ሰው ግራጫ ቲሸርትና ሰማያዊ ሱሪ ለብሶ በክፍት አውደ ጥናት እየሰራ ነው። ሰራተኛው በእንጨት መቁረጫ ማሽን ላይ ረጅም የእንጨት ጣውላ ይቆርጣል። ከበስተጀርባ ብዙ የተከመሩ የእንጨት ቁርጥራጮችና የብሉ ታርፓሊን ከበላይ ምን አለ?

ብሩህ ሰማያዊ ሰማይ እና ነጭ ደመና ባለበት ክፍት ቦታ ላይ፣ አንድ ሰው የተጠራቀመ ገለባን በሬ እየረገጠ እንዲያበስር ሲያደርግ ይታያል። ሰውዬው ጥቁር ልብስ ለብሶ፣ በዙሪያው በሁሉም አቅጣጫዎች ደረቅ እና ወርቃማ ገለባዎች ተከምረው ይገኛሉ።

ቢጫ ፍሬዎች እና ትልልቅ እሾሃማ ቅጠሎች ያሉት ደረቅ የሚመስል ተክል ያሳያል። ተክሉ በድንጋያማ እና በፀሐይ የበለፀገ መሬት ላይ የሚገኝ ሲሆን የዱር የእንቁላል ፍሬ ዝርያ ሊሆን ይችላል?

በፀሐይ በደመቀ መስክ ላይ፣ አንድ አዛውንት ሰው መሬት ላይ ተቀምጦ ወጣት ችግኝን ሲያጠጣ ይታያል። ሰውየው ቀይ ቲሸርት እና ቀላል ቀለም ያለው ቁምጣ ለብሷል። እጁን ተጠቅሞ ከፕላስቲክ ጠርሙስ አፍስሶ ውሃ በችግኙ ሥር እያደረገ ነው።

የጸሐፊው ሃዲስ አለማየው የቁም ሥዕልና "ፍቅር እስከ መቃብር" የተሰኘው መጽሐፉ ሽፋን በአንድነት ቀርበዋል። ሽፋኑ ደማቅ ሰማያዊ ዳራ ያለው ሲሆን፣ የጸሐፊው ሥዕል ደግሞ ጥቁርና ነጭ ነው።

በለምለም ሳር የተሸፈነ ሜዳ ላይ፣ አንዲት የሜዳ አህያ በሙሉ ገላዋ ወደ ቀኝ ቆማ፣ ራሷን ግን ወደ ግራ በማዞር ትመለከታለች። ጥቁርና ነጭ ሸንተረር መስመሮቿ የአካባቢውን አረንጓዴነት በተለየ ሁኔታ አጉልተውታል ።

"ሰላምታ" የሚል ርዕስ ያለው መጽሔት ሽፋን ላይ በአምስት ሴቶች ሯጮች ተሰብስበዋል። ሴቶቹ የተለያዩ ደማቅ ቀለም ያላቸው የስፖርት ልብሶችን ለብሰዋል፤ ከበስተጀርባ ክፍት አረንጓዴ ሜዳና ፀሐያማ ሰማይ ነው፣ በዚህ የልምምድ ወቅት ምን ያህል ስፖርተኞች ይገኛሉ?

የመጀመሪያ ዓመት የልደት በዓል ድግስ ነው። ዋናው ገጽታ ሮዝ እና ወርቃማ ቀለሞች ሲሆኑ፣ የጣፋጮች ጠረጴዛው በኬክ ፣ በማርሽማሎው እና በሎሊፖፕስ ተሞልቷል። ከኋላ ደግሞ ትልቅ "ኢ" ፊደል እና የፊኛ ጌጦች አሉ።

የተለያዩ አትክልቶች መሬት ላይ ለሽያጭ ተቀምጠዋል። ጎን ለጎን ነጭ ጎመን፣ ቀይ ሽንኩርት እና የተለያዩ ቅጠላ ቅጠሎች አሉ። ከተዘረጉት እቃዎች መካከል አንድ የበሰለ ሙዝ ጥቁር ሻንጣ ላይ ተቀምጧል። ከበስተጀርባው ከረጢቶችና ኮንክሪት ብሎክ አለ።

ሦስት ባለጎማ ታክሲ ነው። ሰማያዊ ቀለም ቀብተውታል። ነጭ የጨርቅ ክዳን በላይኛው ክፍል አለው። የፊትና የኋላ መቀመጫዎች አሉት። አገልሎት ለመስጠት በግቢ ውስጥ ቆሟል። ቱክ ቱክ ተብሎ ይጠራል። ቱክ ቱክ ለምን ዓይነት የመጓጓዣ አገልግሎት ነው የሚውለው?

ሁለት ወንዶች ቲሸርት በማተም ላይ ናቸው። አንደኛው የህትመት ማሽን ሲጠቀም፣ ሌላኛው በኢትዮጵያ መስቀል ያጌጠ የታተመ ነጭ ቲሸርት ከፍ አድርገዎል። ሁለቱም ወጣቶች ሸሚዝ ለብሰዋል፤ የሥራ ቦታቸውም በተለያዩ ቁሳቁሶች የተሞላ ነው።

'ነገረ-ኢትዮጵያ' የተሰኘ ጋዜጣ የፊት ገጽ ነው። ዋና ዋና ዜናዎችና ርዕሶች በጥቁር፣ አረንጓዴ እና ቀይ ቀለም ተጽፈዋል። አንድ ሰው ፎቶግራፍ ላይ ኮትና ከረባት ለብሷል።

ትልቅ ቅርጫት ውስጥ ትኩስና ጥቁር አረንጓዴ ቀለም ያላቸው ብዙ ብሮኮሊ አትክልቶች ተቆልለዋል። እያንዳንዱ ብሮኮሊ በወፍራም ግንድና ትላልቅ ቅጠሎች የተከበበ ሲሆን፣ የቅርንጫፎቹ ጫፍ ጥቅጥቅ ያለ ነው። ይህ አትክልት በኢትዮጵያ በዋናነት ለምን ዓይነት ምግብ ማብሰያነት ያገለግላል?

ጥላ በሰጠች ትልቅ ዛፍ የተከበበ፣ በደረቅ መሬት ላይ ያለ ወንዝ ብዙ እንቅስቃሴ ይስተናገዳል። ሰዎች ልብስ ያጥባሉ፣ እንስሳትን ያጠጣሉ እንዲሁም ከብቶችን በውሃ ውስጥ ያስገባሉ። ይህ ወንዝ የአካባቢውን የውሃ ፍላጎት ሊያሟላ ይችላል?

ባለስልጣን የሚመስል ሰው በህዝብ በተሰበሰበበት ቦታ ጋዜጠኞች ቃለ ምልልስ ሲያደርጉ ያሳያል። ሰውዬው በአሸዋማ ቀለም ልብስ ለብሷል። ዙሪያውን ያሉ ሰዎች በትኩረት ያያሉ። ቃለ ምልልሱ የአካባቢ ችግርን ይመለከታል?

ትምህርት ቤት:-ትምህርት ቤቱ ከእንጨት ከጭቃ እና ከቆርቆሮ የተሰራ ነው። በሮቹ እና መስኮቶቹ ከቆርቆሮ የተዘጋጁ ናቸው። ከቤቶቹ መካከል ላይ የኢትዮጵያ ባንዲራ ተሰቅሏል። ከባንዲራው እንጨት አጠገብ ሶስት ሰዎች ተቀምጠዋል። ባንዲረዋ አረንጓዴ፣ ቢጫ፣ ቀይ ቀለም አላት።

ትልቁ አልጋ ከቀርከሃ ተሠርቶ በነጭ አንሶላ ተነጥፏል። ከአልጋው በላይ ሥዕል ተሰቅሏል። በሁለቱም በኩል የቀርከሃ አልጋ ላይ ጠረጴዛዎች እና በእነሱ ላይ ምስሎች አሉ። የአልጋው ንጣፍ በቡናማ ጨርቅ ተሸፍኗል።

ብዙ ባዶ ሰማያዊ መቀመጫዎች በአትሌቲክስ ስታዲየም ሜዳ ዙሪያ ረዥም ረድፍ ሆነው ይታያሉ። መቀመጫዎቹ ቀላል እና ጥቁር ሰማያዊ ቀለሞችን ያሳያሉ። በስተጀርባ የተጠናከረ የሲሚንቶ የስታዲየም ግንባታ አለ።

ንጹህ በሆነ የክፍል ውስጥ ተማሪዎች በአዲስ ወንበርና ጠረጴዛዎች ላይ ተቀምጠዋል። ብዙዎቹ ህፃናት በጥንቃቄ የአፍና የአፍንጫ መሸፈኛ (ማስክ) ለብሰዋል። በክፍሉ ውስጥ በግድግዳው ላይ ትልቅ መስኮት ብርሃን ይሰጣል።

አብዛኞቹ ሴቶች ነጭ ባህላዊ ቀሚሶችን ለብሰዋል፤ ከቀሚሱ ግርጌና በትከሻቸው ላይ የተለያዩ ደማቅ ቀለማት ያላቸው የጥልፍ (የሀገር ልብስ) ቅጦች ይታያሉ። በግራ በኩል አንዲት ሴት የባህላዊ ከበሮ የምትመታ ትመስላለች።

ኮምባይነር የግብርና ምርቶችን ለመሰብሰብ፣ ለመውቃት የሚያገለግል ማሽነሪ ነው። የሰውን ጉልበት ከመቆጠብ ባሻገር ሰብሎችን በአግባቡ እና በፍጥነት ምንም ብክነት ሳይደርስባቸው ለመሰብሰብ የሚያገለግል መሳሪያ ነው።

እነዚህ መሳሪያዎች መስታወት ለመቁረጥ እና ለመያዝ የታሰቡ ናቸው። ሁለት አይነት ቀይ እጀታ ያላቸው መቆንጠጫዎች እና የመስታወት መቁረጫ ብዕር ይገኙበታል። እንዲሁም ተጨማሪ የመቁረጫ ራሶችና ትናንሽ ነገሮች ይታያሉ። እነዚህ መሳሪያዎች ለሌላ ምን አይነት ስራ ሊያገለግሉ ይችላሉ?

ብዙ ወታደራዊ ልብስ የለበሱ ታጣቂ ወንዶች በመንገድ ላይ ተሰልፈው ቆመዋል። ወታደሮቹ የካሙፍላጅ ዩኒፎርም፣ ባርኔጣ እና ጥቁር ቦት ጫማ ለብሰዋል። እያንዳንዳቸው ጠመንጃ ትከሻቸው ላይ ተሸክመዋል፤ አንደኛው ወታደር ጥቁር የመከላከያ ልብስ አድርጓል። አዛዥ ሰው በስተቀኝ በኩል ያነጋግራቸዋል።

ብዙ ሰዎች በልብስ ፋብሪካ ውስጥ ረጅም ጠረጴዛዎች ላይ በተደረደሩ የልብስ ስፌት ማሽኖች እየሰሩ ነው። ሰፊው ክፍል በብረት ምሰሶዎች ተይዞ በብሩህ ብርሃን የተሞላ ነው።

ጢም ያለው አንድ ሰው በኮንስትራክሽን ቦታ ቆሟል። ሰውየው ነጭ ሸሚዝና ብርቱካንማ ሴፍቲ ቬስት ለብሷል። በእጁ ነጭ የራስ ቁር ይዟል። ከኋላው ትልቅ የኮንክሪት ግድብ ሥራ አለ። አካባቢው ደረቅና ዐለት የበዛበት ነው።

አራት ሰዎች በጋራ ትልቅ ባለ ወርቅ ዋንጫ ከፍ አድርገው ይይዛሉ። ዋንጫው በኢትዮጵያ ሰንደቅ ዓላማ ጨርቅ ያጌጠ ሲሆን፣ ከጀርባ በአማርኛ ጽሑፍና ምልክት አለ።

አስተማሪዋ ነጭ ሸሚዝ እና ሰማያዊ ቀሚስ ለብሳ ልጆቹን በ ካርታ እያስተማረች ነው። ልጆቹ የተለያየ ቀለም ያላቸው ልብሶችን ለብሰዋል። የክፍሉ ግድግዳ ቢጫ ሲሆን፣ ከበስተጀርባ ወንበሮችና ጠረጴዛዎች አሉ። ይህ ትምህርት ቤት የቅድመ መደበኛ ክፍል ነው?

አራት ሰዎችን በምግብ ማብሰያ ሥልጠና ክፍል ውስጥ። ሁሉም ነጭ የምግብ ባለሙያ ኮፍያና የፊት ልብስ የለበሱ ሲሆን፣ የፊት ልብሶቹ ላይ "ኢትዮጵያ" የሚል ጽሑፍ አለ። ወንዱ ፈገግ እያለ ዱቄት በሚመስል ክምር ላይ የተወሰነ ንጥረ ነገር ሲያፈስ ይታያል።